ከባድና ትልቅ የሆነ የውሃ-ሐብሐብ ክምር በደረቅ ሳር ላይ ተቀምጧል። ሁሉም ሐብሐቦች በአረንጓዴና በቀላል አረንጓዴ መስመሮች የተሸፈኑ ሲሆን፣ በአብዛኛው ክብ ቅርፅ አላቸው።

ጥቁር ጸጉር ያለው አንድ ጎሪላ ከእንጨት ግድግዳ አጠገብ ተቀምጧል። ጎሪላው የቆፈጠጠ እይታ ያለው ሲሆን፥ ከታችኛው ክፍል ሌላ የጎሪላ ጭንቅላት ክፍል ይታያል።

ብዙ ቁጥር ያላቸው ልጆች የተለያዩ ዩኒፎርሞችን ለብሰው መሬት ላይ ተቀምጠው ምግባቸውን እየበሉ ነው። ልጆቹ ሰማያዊና አረንጓዴ ሳህኖች ይዘው ሲታዩ፣ አንዳንድ ልጆች ደግሞ ጀርባቸውን ለካሜራው ሰጥተዋል። ቦታው ለተማሪዎች የመመገቢያ ክፍል ይመስላል።

ከቀላል አረንጓዴ ቀለም የተሠሩ ከፍተኛ ተረከዝ ያላቸው የሴቶች ጫማዎች ጥንድ ሆነው ከቅርብ ርቀት ቀርበዋል። ቅርጽ እና ተረከዝ: ጫማዎቹ የጠቆመ አፍ ያላቸው ሲሆን፣ ወደ ኋላ የሚያልፍ ቀጭን ቀበቶ እና ቀጭን ወርቃማ ቀለም ያለው ከፍ ያለ ተረከዝ አላቸው።

የኤሌክትሪክ ማሞቂያ ብረት በጠረጴዛ ላይ በግልጽ ይታያል። ብረቱ የሚያብረቀርቅ ብርማ ቀለም ሲሆን፣ ጥቁር እጀታ፣ መክደኛ እና መሠረት አለው። በብረቱ ስር ቀይ የኃይል አመልካች ብርሃን ይታያል፤ የኤሌክትሪክ ገመዱ ደግሞ ከጎኑ ተጠቅልሎ ተቀምጧል።

ባለ ሶስት ማዕዘን ጣራ ያለው ህንፃ ከብዙ አረንጓዴ ዛፎች አጠገብ በውሃ ዳርቻ ይታያል። ከህንጻው ፊት ለፊት በሳር የተሸፈነ ስፍራ እና የድንጋይ ግድግዳ ሲኖር፤ ግራ ጎኑ ለጀልባ ማቆሚያ የሚያገለግል ትንሽ የእንጨት ምሰሶ አለው።

ጥቁር የኤፕሰን ባለብዙ ተግባር ማተሚያ ማሽን ነው። ማተም፣ መቅዳትና መቃኘት ይችላል። አነስተኛ መጠን ያለው ሲሆን፣ በቀላሉ ለመቆጣጠር የንክኪ ማያ ገጽ አለው። የቤትና የቢሮ ሥራዎችን ለማቀላጠፍ የሚያገለግል፣ ከፍተኛ ጥራት ያላቸውን ሰነዶችና የቀለም ፎቶግራፎችን በቅጽበት ያወጣል።

አንዲት አስተማሪ ነጭ ጋዋን ለብሳ በተማሪዎች ተከባለች። ሴት ተማሪዎቹ ሮዝ እና ጥቁር ሰማያዊ የደንብ ልብስ ለብሰዋል። በኮምፒውተር ክፍል ውስጥ በመስመር በተደረደሩ ዴስኮች ላይ ኮምፒውተሮችና ኪቦርዶች ተቀምጠዋል። ተማሪዎቹ ወደ ማያ ገጹ እያዩ ነው።

በትልቅ የአትክልት ስፍራ ፊት ለፊት ሰፊና ባለ ብዙ መስኮቶች ያሉት ጥንታዊ ሕንጻ አለ። ሕንፃው ቀላል ቢዩዊ ቀለም ሲኖረው በላይኛው የከተማዋ ክፍል ደግሞ ዘመናዊና ባህላዊ ቤቶች በኮረብታዎች ላይ ተገንብተዋል።

የሥጋ መሸጫ ሱቅና ምግብ ቤት ይታያል። መካከለኛ እድሜ ያለው ሰው ከፊት በኩል ስጋ ሲቆራርጥ ይታያል። ሁለት ወጣቶች ስጋ ለመግዛት እየጠበቁ ይመስላል። ሱቁ የመስቀል ምልክት እና የበሬ ምስል አለው። ውጭ ለደንበኞች ወንበሮች ተቀምጠዋል።

በብርሃን ነጭ ጀርባ ላይ የሚገኙ ሁለት የላቬንደር ቀለም ያላቸው ቀላል ጫማዎች። ጫማዎቹ የተሸመነ የላይኛው ክፍልና ነጭ የጎማ ጫማ አላቸው። ከበስተጀርባ በብርማ ማሰሮ ውስጥ አንድ ትንሽ ሰው ሰራሽ አረንጓዴ ተክል ተቀምጧል።

ረጅም አንገት እና ጠቆር ያለ ላባ ያለው ሰጎን በደረቅ ሜዳማ ላይ ቆሞ ያሳያል። ወፉ አፉን ከፍቶ ትንሽ ድምጽ ሲያወጣ ይመስላል።

እዚህ ላይ በትኩረት ብዙ ነጭ የትራንስፖርት ቫኖች በሰልፍ ተደርድረው በሰፊው የጠጠር መኪና ማቆሚያ ስፍራ በግልጽ ይታያሉ። ከበስተጀርባ ሰማያዊው ሰማይ በብሩህ በራሱ፣ ረጃጅም መብራቶች፣ አረንጓዴ ዛፎች እና ባለ ብዙ ፎቅ ሕንፃዎች ይታያሉ።

ሰንጠረዡ ለቁርስ ወይም ለእራት የተዘጋጀ ምግብ ይዟል። በምድጃ የተቀመጡ ጥቁር ሳህኖች በቅደም ተከተል ተደርድረዋል። ጠረጴዛው ከታች በብርሃን የበራ ሲሆን ባለሶስት ቀለም ጨርቅ ያጌጠ ነው። ቦታው ምቹ ዘመናዊ የምግብ አዳራሽ ውስጥ ነው።

ሁለት በእጅ ጥልፍ ያጌጡ ሁለት ባህላዊ ቀሚሶች በአሻንጉሊት ተለብሰው ለእይታ ቀርበዋል። አንደኛው ቀላል ሰማያዊ ቀለም እና በጥቁርና በነጭ ጥልፍ አጊጧል፣ ሁለተኛው ነጭ ቀለም እና በጥቁርና በፈዛዛ አረንጓዴ ጥልፍ ደምቋል።

ብዙ ወንዶች በስፖርት ሜዳ ላይ የኢድ ሰላት እየሰገዱ ነው። በሰላቱ ላይ ያሉት ሰዎች ነጭ ካባና ቱርባን ለብሰዋል። አንድ ሰው ከፊት ወርቃማ እና ቢዥ ልብስ ለብሷል። ሰጋጆች በተንጣለሉ ምንጣፎች ላይ ተሰልፈው ጫማዎቻቸውን ከፊት ለፊታቸው አውልቀዋል።

ሙስሊም ሴት ነጭ ሻርፕና ቡናማ ሸሚዝ ለብሳ፣ የጆሮ ማዳመጫ አድርጋ የኮምፒውተር ቁልፍ ሰሌዳ ላይ እየተየበች ፈገግ ብላ ወደ ጎን ትመለከታለች። ከፊት ያለው ስክሪን የበረራ ማስያዣ ገጽ ያሳያል።

በቀዝቃዛ ጠብታዎች የተሸፈነ፣ “ንጉስ” የሚል ስም ያለው መጠጥ የያዘ ጥቁር ጠርሙስ በነጭ ጀርባ ላይ ቀጥ ብሎ ቆሟል። ጠርሙሱ ላይ ያሉት መለያዎች በወርቃማ ቀለም ዙሪያ የጦር ራስ ቅርጽ አላቸው።

መሀመድ ሳላህ በእንግሊዝ ፕሪሚየር ሊግ ታዋቂ አፍሪካዊ የእግርኳስ ተጫዋች ነው። ይህ ተጫዋች በሊቨርፑል ቤት ብዙ የግል እና የቡድን ዋንጫዎችን እና ሽልማቶችን ማሳካት የቻለ ተጫዋች ነው።

የኢትዮጵያ ፕሪሚየር ሊግ አሸናፊ የሆነው የእግር ኳስ ቡድን ተጫዋቾችና አባላት ለድል ፎቶ ተሰብስበዋል፡፡ ሁሉም ሰማያዊ መለያ ለብሰዋል፤ በየአንገታቸውም ላይ ሜዳሊያ አንግተዋል፡፡ በደስታ ስሜት እጆቻቸውን ወደ ላይ በማንሳትና ፈገግ በማለት ደስታቸውን ይገልጻሉ፡፡

ፀሐይ ስትጠልቅ ውሃው ላይ ደማቅ ብርሃን ፈጥራለች። ደመናማ ሰማይ ቀይና ቢጫ ቀለም የተቀባ ሲሆን፣ ፀሐይ ከሩቅ የአድማስ ደን በላይ ትጠልቃለች። የብርሃኑ ነጸብራቅ ውሃው ላይ ተንጣሎዎል።

የታችኛው ክፍሉ ነጭ ፍርግርግ የሆነ እንዲሁም ደግሞ የላይኛዉ ክፍሉ ጥቁር ሸራ የሆነ ጥቁር ማሰሪያ ያለው ስኒከር ጫማ የቅርጫት ኳስ መጫወቻ ኳስን ተደግፎ ተረባርቦ ተቀምጧል።

የቾይስ የታሸገ ውሀ በፕላስቲክ ጠርሙስ ውስጥ ሲታይ፣ ከፊት ለፊቱ ደግሞ “ቾይስ ” የሚል የእንግሊዝኛና “ንጹህ የተፈጥሮ ውሀ” የሚል የአማርኛ ጽሑፍ በክብ አረንጓዴ እና ሰማያዊ አርማ ውስጥ ተጽፎበታል።

በበዓላት ቀን በብዛት ከሚዘጋጁ ምግቦች ውስጥ እንጀራዎችን በመደራረብ እና በላያቸው ላይ ከበርበሬ ወይንም ከሽሮ የተዘጋጀ ነገርን በመቀባት የሚዘጋጅ የምግብ አይነት ጉዝጉዞ በመባል ይታወቃል።

አረንጓዴ ቅጠሎች ባሉበት የቡና ዛፍ ላይ፣ በርካታ ቅርንጫፎች ደማቅ ቀይ የሆኑ፣ የበሰሉ እና ጥቂት አረንጓዴ የሆኑ ያልበሰሉ የቡና ፍሬዎችን ይዘዋል።

ሁለት ወንዶችና ሁለት ሴቶች ባህላዊ ልብሶችን ለብሰው ክፍት በሆነ መስክ ላይ ሲጨፍሩ ይታያል። ወንዶቹ ነጭ ልብስ ለብሰዋል፤ ሴቶቹ ደግሞ ቢጫ ሹራብና ቢጫ-ቡናማ ረጅም ቀሚሶች ለብሰዋል። ሁሉም በደስታ ወደፊት ሲንቀሳቀሱ ይታያሉ።

አንድ ገበሬ ሰማያዊና ነጭ ሸሚዝ ለብሶ፣ በጠራራ ፀሐይ ስር ሁለት በሬዎችን ተጠቅሞ እርሻ ሲያርስ ይታያል። በሬዎቹ አንደኛው ቡኒ ሲሆን ሌላኛው ጥቁርና ነጭ ነው።

ይህ ፋብሪካ በብረት ሻንጣዎች የተያዘ ትልቅ ዘመናዊ ማሽን ያሳያል። ቀይ፣ ነጭና ሰማያዊ ጥሬ ዕቃ ጥቅልሎች ወደ ተከታታይ የሜካኒካል ክፍሎች ውስጥ እየተሽከረከሩ ነው። ማሽኑ የፊት ጭንብል ለማምረት የሚያስችል ከፍተኛ ሂደት ይካሄዳል።

ፍራሾችን የተጫነ ሰው በከተማው ጎዳና ላይ ይጓዛል። ሰውዬው አራት ከፍራሾችን በራሱ ተሸክሞ ሲያልፍ፣ ብዙ ሰዎች እና ሱቆች በዙሪያው ይገኛሉ። ከላይ ሽቦዎች ያሉት የኤሌክትሪክ ምሰሶና ደመናማ ሰማይ አለ።

አምስት የሃይማኖት አባቶች ባህላዊ ልብስ ለብሰው፣ ከጥቁር ሲሊንደር ኮፍያ ጋር ተቀምጠው ይታያሉ። በመካከላቸው ባለው ትልቅ የብረት ጎድጓዳ ሳህን ውስጥ ፈሳሽ እየቀዱ ነው።

እንጀራ በተነጠፈበት ክብ ሳህን ላይ የተለያዩ የአማርኛ ባህላዊ ምግቦች ተደርድረዋል። የምግቡ አደራደር በእያንዳንዱ ጎድጓዳ ሳህን ላይ ልዩነት ባለው መልኩ የተመጣጠነ ነው። በአትክልት፣ በአረንጓዴ፣ ቢጫ እና ቀይ ወጦች ያጌጠ ነው።

ዘመናዊ የአድዋ ድል መታሰቢያ ህንፃ በአስደናቂ ቅርፅ ቆሟል። ህንፃው ክብ ቅርጽ ይዞ በኢትዮጵያ ባህል አምሳል ያጌጠ ነው። ከፊት ለፊቱ የተነጠፈ መንገድና የተስተካከለ አደባባይ አለ። የሰማዩ ሁኔታ ደመናማ ነው። የታሪክ አሻራ ያለው ሕንፃ ነው።

የቡድን ፎቶ የኢትዮጵያ ባህላዊ ልብስ የለበሰ ቤተሰብ ። አምስቱ ሴቶችና ሁለቱ ወንዶች በነጭ ቀሚሶችና ሸሚዞች ላይ ደማቅ ወርቃማ እና ቢጫ ጥልፎች አሏቸው። ከበስተጀርባው የወርቅ እና አረንጓዴ ማስጌጫዎች ይታያሉ።

አንዲት ሴት በባህላዊ የኢትዮጵያ ነጭ ልብስ ለብሳ ሁለት ኩባያ ቡና በትሪ ይዛለች። ቡናዎቹ በሰማያዊ እና ቀይ አበባ ቅርጽ በተቀረጹ ትናንሽ ኩባያዎች ውስጥ ይገኛሉ። በትሪው ላይ በቀለማት ያሸበረቀ ጨርቅ እና በሽቦ የተሰራ የቡና ማስቀመጫ ተቀምጧል።

ረጅም የሽንኩርት ቅጠሎች በሰፊ እርሻ ላይ በቅለዋል። መሃል ላይ በረጅሙ የኮንክሪት መስኖ ቦይ ውሃ ወደ እርሻው ያመጣል። ከበስተጀርባ ረጃጅም ዛፎች እና አረንጓዴ ኮረብታዎች ከሰማያዊው ሰማይ በታች አሉ።

ትልቅ፣ ክብ ቅርጽ ያለው እና በሳር የተሠራ ባህላዊ ጎጆ። ጎጆው በሙዝ ተክሎች ተከቧል፤ ከጎጆው መግቢያ ፊት ለፊት የእንጨት መቀመጫ አለ።

አዲስ ዘመናዊ የሆነ ቪላ መኖሪያ ቤት ነው። ግቢው ትልቅ የብረት አጥር እና የተከፈተ በር አለው። ቤቱ ሁለት ፎቅ ሲኖረው አራት ምሰሶዎች በር ፊት ላይ አሉ። በግቢው ውስጥ የተከረከሙ ዛፎች እና ጥሩ ሣር ተተክለዋል።

አንዲት ሴት ሸሚዝ እና ጭምብል ለብሳ፣ ከፊቷ በተፈጥሮ ደን እይታ በተከበበ ክፍል ውስጥ ሰውነትን ማሳጅ ታደርጋለች። ደንበኛው ነጭ አንሶላ ላይ ተኝቶ ከጀርባው ማሳጅ ይደረጋል።

ረጃጅም የግራር ዛፎች ባሉበት ጫካማ ስፍራ፣ በስተግራ በኩል አረንጓዴ ሜዳ ይገኛል። ከዛፎቹ ሥር በደረቅ ገለባ የተከለሉና የሳር ክዳን ያላቸው ባህላዊ ቤቶች ይታያሉ። ቤቶቹን የሚሸፍነው ገለባ እንደ አጥር ዓይነት ሆኖ ያገለግላል።

አንዲት ሴት ክብ ጎጆ ቤት በር ላይ ቆማለች፤ ቤቱ ከቀርከሃ የተሰራ ግድግዳ እና ከሳር የተሰራ ጣራ አለው። ሴትየዋ ነጭ ነጠላ የደረበች ሲሆን ቤቱ ቀይ እና ነጭ ቀለም ባለው የአበባ ስዕሎች ያጌጠ ነው።

ሰፊ በሆነ ዘመናዊ ቢሮ ውስጥ ቡናማና ጥቁር ቀለም ያለው ትልቅ የሥራ ጠረጴዛ ተቀምጧል። ከጠረጴዛው በስተጀርባ በተመሳሳይ ቀለም የተሠራ መደርደሪያ ከሰነዶችና ከመጻሕፍት ጋር ይታያል። አንድ ጥቁር የቆዳ ወንበርና በላፕቶፕ ኮምፒውተር የጠረጴዛው ክፍል ላይ ተቀምጠዋል።

አራት ማዕዘን ቅርጽ ያለው ሰማያዊ የዩኒቨርሲቲ አርማ በነጭ ዳራ ቀርቧል። መሃሉ ላይ ችቦ፣ መጽሐፍ እና አቶም ይገኛሉ። “አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርስቲ” የሚል ጽሑፍ በሰማያዊ ዳራ ላይ ተጽፏል። ከታች ደግሞ “2011” የሚል የመመሥረቻ ዓመት ይገኛል።

መሃል ላይ አንድ ሰው ቀይና ነጭ ባለ ቼክ ሸሚዝ ለብሶ በአንገቱ አካባቢ ነጭ ጨርቅ ጣል አድርጓል። ሰውዬው መሬት ላይ ተቀምጦ በእንጨት በተሰራ ባህላዊ የሽመና መሣሪያ ነጭ ክሮችን ይሸምታል።

በግቢው ላይ የተደረደሩ ወንበሮችና ትናንሽ ጠረጴዛዎች በብዛት ይታያሉ። የወንበሮቹ መቀመጫዎች ነጭና ሰማያዊ ጥለት አላቸው። የቤት እቃዎቹ ከጨለማ የእንጨት ፍሬም የተሰሩ ናቸው፤ በስተጀርባ በቆርቆሮ የተሰራ አጥር ይታያል።

በነጭ ሳህን ላይ በበርካታ እንጀራ ዙሪያ የሰጎርጎረውን ምግብ አለ። እንጀራው ተጎልጉሎ ሲሆን፣ መሃሉ ላይ በቅመም የበዛ ቀይ ወጥ እና በስተቀኝ ደግሞ አረንጓዴ ቅጠላማ አትክልት አለ። ሳህኑ በሽመና ገበታ ማስቀመጫ ላይ ተቀምጧል።

ብዙ አይነት የአልኮል መጠጥ ጠርሙሶች በተለያየ ቀለምና ቅርጽ እንዲሁም በተለያየ ይዘት ተደርድረዋል። ጠርሙሶቹ ፊት ለፊት በተለየ ብርሃን ያንጸባርቃሉ። አረንጓዴ ፣ ጥቁርና ቢጫ ቀለም ያላቸው ጠርሙሶች በብዛት ተደርድረዋል።

ሶስት ወንዶች በድንጋይ ግድግዳ ፊት ለፊት በሚገኝ ወርክሾፕ ውስጥ በስራ ላይ ናቸው። አንዱ ቀይ ቲሸርት ለብሶ ብረትን ይበይዳል፤ ብልጭታዎችም አሉ። መሃል ያለው ጥቁር መሸፈኛና ቢጫ ሸሚዝ ለብሷል። በቀኝ ያለው ደግሞ ቀይ ኮፍያ አድርጎ ብረት ያዘጋጃል።

ጥቁር ቀለም ያለው ገመድ አልባ የኮምፒውተር መዳፊት ይታያል። መዳፊቱ ትንሽ ሰማያዊ ቀለም ያለው መስመርና መንኮራኩር አለው። ከሥሩ ደግሞ ኮምፒውተር ላይ ለመሰካት የሚያገለግል ትንሽ ጥቁር መቀበያ ተቀምጧል። መዳፊቱ ሞላላ ቅርጽ ያለው ነው።

በደማቅ ቢጫ ዳራ ላይ የተለመዱ ባህላዊ የአልባሳትና መሳሪያዎች ስብስብ ይታያል። ነጭ የጥጥ ጨርቅ፣ ቀጫጭን የቆዳ ጫማዎች (ሰንደል)፣ ረጅም የእንጨት ዘንግ እና በብረት የታሰረ አረንጓዴ የቆዳ መያዣ ተቀምጠዋል። እነዚህ የጉዞ እና የሀገር ባህልን የሚወክሉ ዕቃዎች ናቸው።

ሁለት ሰዎች ጥቁር ልብስ ለብሰው፣ ፈገግታ በተሞላበት ሁኔታ እጅ ሲጨባበጡ ይታያሉ። እያንዳንዱ ሰው በሰማያዊ ሽፋን የተሰራ ሰነድ ይዟል። ከበስተጀርባ የጣሊያንና የኢትዮጵያ ባንዲራ አለ።

አንድ ዘመናዊ የቤተክርስቲያን ህንፃ ከግራጫና ቢጫ ድንጋዮች የተገነባ ነው። ክብ ጉልላትና መስኮቶቹ ላይ መስቀል ያለው ሲሆን፣ ከፊት ለፊት ባለው አደባባይ ምዕመናን ተንበርክከው ይጸልያሉ። መስኮቶቹ በሰንደቅ ዓላማ ጥለት ያጌጡ ሲሆኑ፣ የመንፈሳዊነትና የሃይማኖታዊ ክብር ምልክት ነው።

ልጆች በዛፎችና ቁጥቋጦዎች በተከበበ አረንጓዴ ሜዳ ላይ ባለ ባለብዙ ቀለም የብረት መጫወቻ መሳሪያ ላይ ሲጫወቱ ። አንዳንድ ልጆች በመሳሪያው ላይ ሲወጡ፣ አንዲት ሴት ደግሞ በነጭ ልብስና በሰማያዊ ቀሚስ ከታች ቆማ ትታያለች።

ሰፊ የእጅ መሳሪያዎች ስብስብ በነጭ ጀርባ ላይ ተዘርግቷል። ስብስቡ ሁለት ቀይ መያዣ ያላቸው መቆንጠጫዎች፣ አንድ ስክሩድራይቨር፣ የመስታወት መቁረጫ ብዕር እና የተለያዩ የብረት ምላጭ ያላቸው መለዋወጫዎችን ይዟል።

በኮንክሪት ወለል ላይ፣ ቀይ የቢሮ ጠረጴዛ እና ሰማያዊ የሚሽከረከር ወንበር ተቀምጧል። ጠረጴዛው በጎን በኩል ሶስት መሳቢያዎች አካቷል። ወንበሩ በነጭ ፕላስቲክ ተጠቅልሏል። ከበስተጀርባ ሌሎች ጥቁር የቢሮ ወንበሮች ተሰልፈዋል።

የተለያየ ቀለም ያላቸው ዘጠኝ የዱክት ቴፖች በአግድም በሶስት ረድፍ ተደርድረው ይታያሉ። ቀለሞቹ ሮዝ፣ ሰማያዊ፣ ሐምራዊ፣ ቡናማ፣ ጥቁር፣ ብርቱካናማ፣ ነጭ፣ ቢጫ፣ አረንጓዴና ቀይ ናቸው።

ጥቅጥቅ ባለ የከተማ ስፍራ፣ በባህላዊ ነጭ ልብስ ያጌጡ ወጣቶች በክብ ተሰብስበው በመዘመር ላይ ናቸው። ብዙ ሕዝብ ከበስተጀርባ አለ፣ እንዲሁም የከተማ ሕንፃዎችም ይታያሉ።

ሠርግ የሚመስል ዝግጅት በሐምራዊ አበቦችና ነጭ መጋረጃዎች ያጌጠ ነው። መሀል ላይ ባሉት ወርቃማ ቅስቶች እና ትንንሽ ነጭ ሶፋዎች የጌጡን ውበት አድምቀውታል።

የመጀመሪያው ፎቶግራፍ ሰዎች በአንድ የገበያ ወይም የጎዳና አካባቢ በእሳት ዙሪያ ተሰብስበው ሲሞቁ ያሳያል። ሁለተኛው ፎቶግራፍ ደግሞ አዲስ የተሰበሰቡ ፣ደማቅ ቀይ እና ትኩስ እንጆሪዎችን በእንጨት ሳጥን ውስጥ አቀረበ። ከበስተጀርባ የተዘረጋ የእንጆሪ እርሻ ጎላ ብሏል።

ሁለት ዲያቆናት በኦርቶዶክስ ቤተክርስቲያን ሥነ ሥርዓት ላይ ተገኝተዋል። ሁለቱም የወርቅ ቀለም ያለው፣ ነጭ ጨርቅ የተደራረበበት የቅዳሴ ልብስ ደርበዋል። ከፊት ያለው ዲያቆን ሁለት ትልልቅ ወርቃማ መስቀሎች ተሸክሟል፣ አንዱም የክርስቶስ ስቅለት ቅርጽ አለው።

ከወንዙ ዳርቻ ረዣዥም ሳሮችና ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች አሉ። ከበስተጀርባ በኩል ዘመናዊ ሕንፃና ረዣዥም ጭስ ማውጫ ያለው ፋብሪካ ከተራራ ግርጌ ይታያል። ይህ ትዕይንት ከተማና የዱር እንስሳት የሚጋሩት ቦታ ነው።

ጥቁር፣ የኤሌክትሪክ ኃይል ያለው ዊልቸር ነው ። ወንበሩ ወፍራም እና ምቹ መቀመጫ ያለው ሲሆን፣ ከፍ ያለ የጭንቅላት እረፍት አለው ። ጋሪው በጆይስቲክ መቆጣጠሪያ የሚነዳ ሲሆ ን፣ ጠንካራ ጎማዎችም አሉት።

የአፍሮ ፀጉር ባለው ሰው ጭንቅላት ላይ በጥሩ ሁኔታ የተሠሩ ትላልቅ ጥቁር ሹሩባዎች ይታያሉ። ፀጉሩ በአራት ማዕዘን ቅርፅ ተከፍሏል፤ ረጅም የሹሩባ ክሮች ተለውጧል። የጭንቅላቱ ቆዳ ንጹህና በደንብ የተቀባ በመሆኑ የፀጉር አሠራሩ ንፁህና ደማቅ ይመስላል።

ሰማያዊ፣ ሐምራዊ እና ሌሎች ደማቅ ቀለማት ያላቸው የህፃናት ዳይፐር እሽጎች በመደብሩ መደርደሪያ ላይ ተቀምጠዋል። ከዳይፐር እሽጎች በታች ደግሞ የሕፃናት ፎርሙላ ቆርቆሮዎች ይታያሉ። ከዳይፐሮቹ በላይኛው በኩል አንድ ነጭ መብራት እና ያማረ የጌጥ መብራት በግድግዳው ላይ ተተክሏል።

በዓለት የተፈለፈሉ የላሊበላ አብያተ ክርስቲያናት መዋቅር አለ። ጥቂት ሰዎች በገደል ውስጥ ባለው ጠፍጣፋ መድረክ ላይ ተቀምጠው ይታያሉ። ድንጋዮቹ በጥቁርና ቀይ ቡኒ ቀለም ተሸፍነዋል።

ባለ አንድ ፎቅ የቤት ግድግዳ የቢዥ-ነጭ ቀለም እና ጥቁር ሰማያዊ ጣሪያ ተሸፍኗል። ቤቱ ብዙ ትላልቅ፣ ጥቁር መጋረጃ ያላቸው መስኮቶች ያሉት ሲሆን፣ ከፊት ለፊቱ በተነጠፈ የሲሚንቶ ግቢ ላይ አንድ ግራጫ መኪና ይታያል።

በብዛት አምስት የሆኑ ላጲሶች በሚያምር የሶስት መአዘን አደራደር ወደላይ ተደርድረዋል። የላጲሶቹ የተወሰነ ክፍል ብቻ ክፍት ሆኖ የቀረው ግን በሰማያዊ ወረቀት ማሸጊያ ተጠቅልሏል።

የዛፍ ድንቢጥ ቡናማ እና ነጭ ላባ ያለው ወፍ በቢጫ ሻጋታ በተሸፈነ የእንጨት ግንድ ላይ ተቀምጧል። የጀርባው ክፍል ደብዛዛ አረንጓዴ ነው።

ፂም ያለው መካከለኛ እድሜ የሚገመት ሰው በጨለማ ሰማያዊ ልብስ እና በቀይ የታሰረ ክራባት ለብሶ ይታያል። ሰውየው ፈገግታ እያሳየ አውራ ጣቱን ወደ ላይ ከፍ አድርጎ ሲያሳይ፣ ከፊቱ ደግሞ የማይክሮፎን መያዣ አለ።

ክብ ነጭ ሳህን ላይ በአንድ ትልቅ እንጀራ ላይ የተለያዩ አይነት ጣፋጭ የአማርኛ ባህላዊ ምግቦች ተቀርበዋል። ከስጋ ወጦች፣ ከጥራጥሬ እና ከአትክልት የተዘጋጁ ምግቦች በተለያዩ ቀለማትና ሸካራነት በወጉ ተደርድረዋል። "የአዲስ አመት አጥሚት" የሚል የአማርኛ ጽሑፍ ከላይ አለ።

ጠላ የተሰኘ የኢትዮጵያ ባህላዊ መጠጥ ሲሆን። ከፍተኛ የሆነ የአልኮል መጠን ያለው እንዲሁም ደግሞ ጣፋጭ የሆነ አየመጠጥ ሲሆን ። ለተለያዩ ክብረ በዓላት በስፋት ይዘጋጃል።

ጨለመ ባለ መልክዓ ምድር ላይ ቆሞ ያለ የካንጋሮ እንስሳ ነው። ፀሐይ ከበስተኋላው እየጠለቀች ስትሆን፣ ከሩቅ ደግሞ ሐይቅና አንድ ትንሽ ደሴት ይታያሉ። እንስሳው በመስኩ ላይ ቆሞ የፀሐይን ብርሃን አግኝቷል።

ሴት ሞዴል ባሕላዊ የአፍሪካ ፋሽን ልብስ ለብሳ በመድረክ ትጓዛለች። ቀሚሱ ነጭ ሲሆን በሰማያዊ እና ብርቱካናማ ጥልፍ አጌጧል። በማኅተብ አበባዎች እና ረዥም አንገትጌ ያጌጠ ነው። አውድማው የ አፍሪካ ፋሽን ትርዒት ተመልካቾችን አካቷል።

ጥቁር ቡናማ ቀለም ያላቸው የአበባ ቅርጽ ያላቸው ጫማዎች ይታያሉ። የሴት እጅ አንዱን ጫማ የያዘ ሲሆን፣ ሌላኛው ጫማ ደግሞ በእግር ላይ ተደርጎ አሉ። በእግሩ ላይ ትልልቅ ዕንቁዎች ያለው የእግር ላይ አምባር ታስሯል።

የእግር ኳስ ቡድን ተጫዋቾች ቀይና ነጭ የደንብ ልብስ ለብሰው፣ በሣር ሜዳ ላይ ለፎቶግራፍ ቆመዋል። አስር ተጫዋቾች ከፊት ተጎንብሰው ሲቆሙ፣ ሌሎች አራት ደግሞ ከኋላ ቆመው ይታያሉ። በስተጀርባ ኮረብታዎችና የሰዎች ስብስብ አለ።

አንድ በደረቷ የተኛች ሴት ጀርባዋን ጥቁር ነገር ተቀብታ ከታች ፎጣ ለብሳ ተኝታለች። በዚች ሴት ዙሪያም ብዙ ቢጫ ብርሃን ያላቸው ትናንሽ መብራቶች በርተዋል።

ትልቅ ቢጫ ሎደር ጥቁር የድንጋይ ከሰል በማንሳት ነጭ ቀለም ወዳለው የጭነት መኪና እየጫነ ነው። ሁለቱም ከባድ ማሽነሪዎች በጥቁር አፈር ላይ የቆሙ ሲሆን፣ የሎደሩ ትልልቅ ጎማዎች ጎልተው ይታያሉ። ዳራው ብሩህ ሰማያዊ ሰማይ ነው።

የተለያዩ እና ትኩስ አትክልቶች አንድ አካባቢ ተሰባስበዋል። በግንባር ቀደምትነት የጎመን ቅጠል፣ የካሮት ጥቅሎች ከቅጠላቸው ጋር እና ትላልቅ እንጉዳዮች ተደራርበው ቀርበዋል።

አንድ ነጭ እና ሰማያዊ ቀለም ያለው ታክሲ (ሚኒባስ) መንገድ ላይ እየሄደ። ከመስኮቱ ወደ ውጭ የሚመለከት ሰው በግራ እጁ በሩ ላይ ተደግፎ ። በመስኮቱ ላይ የኢየሱስ ክርስቶስ ምስል ተለጥፏል።

የውጪ ፍራፍሬ መሸጫ ሱቅ በብዙ ምርቶች ተሞልቷል:: ከፊቱ አናናስ፣ ቢጫ ሐብሐብና ብርቱካን በደንብ ተደርድረዋል:: ከኋላ በኩል ሙዝና ሌሎች አረንጓዴ ፍራፍሬዎች ይታያሉ::

በነጭ ካርድ ላይ የተለያዩ የጆሮ ጌጦች በረድፍ ተቀምጠዋል። ጌጦቹ ወርቃማ ቀለም፣ ዕንቁዎች እና አልማዝ የተገጠመላቸው ሲሆን፣ ቅጠል፣ አበባ፣ ቢራቢሮ፣ ሰማያዊ ዝሆን እና አሳ ቅርፅ አላቸው። አብዛኞቹ ጌጦች ትንሽ መጠን ያላቸው ናቸው።

አንድ ወጣት በሜዳ ላይ በባዶ እግሩ ቆሞ ዘር እየዘራ ነው። ሰውየው ነጭ ቲሸርት እና ጥቁር ሱሪ ለብሷል። በቀኝ እጁ ከሮዝ ቀለም ያለው ጎድጓዳ ሳህን ዘር እየወሰደ ነው። መሬቱ ቡናማና በደንብ የታረሰ ነው።

ቴርሞሱ ከፍተኛና ሲሊንደራዊ ቅርጽ ያለው ነው። የውጪው አካል የሚያብረቀርቅ ብርወይም አይዝጌ ብረት ሲሆን፣ በላዩ ላይ በግራጫ/ጥቁር ቀለም የአበባ ንድፍ ተስሏል። የላይኛው ክፍል፣ መያዣዎቹእና መሠረቱ ደግሞ ጥቁር ቡናማ ወይም ቀይ ቡናማ ቀለም ካለው ፕላስቲክ የተሰሩ ናቸው።

ጥቁር እና ነጭ ቀለም ያላቸው ድንጋዮችና ዶቃዎች ያሉት የጌጣጌጥ ስብስብ በቀይ ሳጥን ውስጥ ተቀምጧል። ስብስቡ አንገት ላይ የሚታሰር ሰንሰለት፣ በግንባር ላይ የሚሰቀል ጌጥ እና ሁለት ጥንድ የጆሮ ጌጦችን ይዟል። ጌጣጌጡ ባሕላዊ እና ጥንታዊ ገጽታ አለው።

አንድ ዘማሪ ቀና ብሎ እያየ በነጭ ካባ የለበሰ ሲሆን ማይክራፎን ይዟል። ረጅም ወርቃማ የአንገት ጌጥ ከአንገቱ ላይ ተንጠልጥሏል። በዝግጅቱ ወቅት በዙሪያው ሌሎች ሰዎች እና ባለቀለም መጋረጃዎች አለ።

ቡኒና ነጭ ቀለም ያላት እናት በግ ከአምስት ግልገሎቿ ጋር ቆማለች። ግልገሎቹ ከእናትየው እየጠቡ ወይም አጠገቧ ናቸው። በጎቹና ግልገሎቹ ወፍራም ፀጉር የሌላቸው ሲሆኑ፣ ከበስተጀርባ በጡብ የተሰራ ዝቅተኛ ግድግዳ ባለው መከለል ውስጥ በቀን ብርሃን ስር ይገኛሉ።

አመድማ ቀለም ያለው የቶዮታ ቪትስ መኪና ከጎን በኩል በግልጽ ይታያል። መኪናው ጥቁርና ነጭ በሚሽከረከር ቅርፅ የተሰሩ ጎማዎች አሉት፤ ከኋላና ከፊት ያሉት የመኪና ጎማዎች ትኩረት ይስባሉ። መኪናው በጠጠር ድንጋይ መንገድ ላይ ቆሟል፤ ከበስተጀርባ ግራጫ ግድግዳ ይታያል።

በወንዝ ላይ ያለውን ድልድይ ። ድልድዩ ቀይ ቡናማ ቀለም ባላቸው ምሰሶዎች ላይ ቆሞ፣ ከጎን በኩል የብረት የእጅ መያዣ አለው። ወንዙ ሰማያዊና ጠቆር ያለ ቀለም ሲኖረው፣ ከበስተግራ ደግሞ ዛፎችና አረንጓዴ ዕፅዋት ይታያሉ።

በተራሮች ላይ በሚገኝ ሰማያዊ ከተማ ውስጥ በተጠረበ ድንጋይ በተገነቡ ሁለት ቤቶች መሃል ያለ ጠባብ መንገድ ያሳያል። የጎዳናው መግቢያ ከላይና ከታች በተለያዩ ሰማያዊ ቀለም የተቀቡ የድንጋይ ግድግዳዎች ተከቧል።

ሁለት ወንዶች በኢትዮጵያ እግር ኳስ ፌዴሬሽን አርማ ፊት ለፊት ቆመዋል። አንደኛው ቢጫ ሹራብ ለብሶ ሲሆን ሌላኛው ባለኩፍያ ጃኬት ለብሰዋል፡፡ አረንጓዴ የእግር ኳስ ማሊያ ይዘዋል። አርማው ከበስተጀርባ አለ።

ጥቁርና ግራጫ ቀለም ያለው የእጅ ማይክሮፎን አረንጓዴ ዳራ ላይ አለ። የላይኛው የማይክሮፎን ክፍል በጥቁር መረብ የተሸፈነ ነው፣ ግራጫው እጀታ ላይ ደግሞ ቀይ ማብሪያ/ማጥፊያ ቁልፍ አለበት።

አንዲት ወጣት ሴት በፋሽን ትርኢት መድረክ ላይ ስትራመድ ይታያል። ሴትየዋ ከላይ የሚንሸራተት ነጭ፣ ረጅም ቀሚስ ከታች ቢጫ መስመሮች ያሉት ለብሳለች። በአንገቷ ላይ ትልቅ ጌጣጌጥ፣ አረንጓዴ የፀሐይ መነፅር አድርጋለች፤ በትከሻዋም ቦርሳ አዝላለች።

ረዥምና ነጭ ፂም ያለው አንድ አዛውንት ፊት የሚያሳይ ጥቁርና ነጭ ፎቶግራፍ ነው። ሰውየው ጥቁር ጃኬትና ነጭ ሸሚዝ ከውስጥ የለበሰ ሲሆን፣ ትልቅ ጢሙ አብዛኛውን የአንገትና ደረት ክፍል ሸፍኗል። አገላለጹ ከባድና ቀጥ ያለ ሲሆን፣ አይኖቹ ወደ ይመለከታሉ።

በውጭ አትክልት ስፍራ ለሊት የተዘጋጀ ትልቅ ዝግጅት ቀርቧል። ጣፋጭ ብርሃን የሚያበሩ ብዙ ትናንሽ መብራቶች በአየር ላይ ተንጠልጥለዋል። እንግዶች በረዥም ጠረጴዛ ዙሪያ ቆመዋል። ነጭ አበባዎችና ከፍተኛ ሻማዎች ጠረጴዛውን ያጌጡታል፤ የመድረክ ወለል ከፊት ለፊት ተዘርግቷል።

አንድ ዶክተር (ወይም የሕክምና ባለሙያ) ነጭ የላብራቶሪ ካፖርት እና ጓንት ለብሰው የአንድን ወጣት ትከሻ እና ክንድ እየመረመሩ ነው። ክንዱን በጓንት እጆች እየደገፉ ትከሻውን በሌላኛው እጅ እየዳሰሱ ነው።

አንዲ አዛውንት ደማቅ አረንጓዴ ኮፍያ አድርጎ ነጭ የሀገር ልብስ ለብሳሷል። ረዥም እጀ ጠባብ ያለው ነጭ ሹራብ ለብሳ በላዩ ላይ ነጭ ሻማ ደርባቧል። ሴትየዋ የቀጥታ ካሜራ ከበስተጀርባዋ ላይ ደብዛዛ ሰማያዊ ዳራ አለ።

ማዕከላዊ ስፍራውን የያዘው በእንጀራ ላይ የቀረበ የባህላዊ የኢትዮጵያ ምግቦች ስብስብ ነው። እንቁላል እና ቅመማ ቅመም የበዛበት የጥሬ ሥጋ ምግብ መሃል ላይ ቀርቧል።

ይህ ከጎንደር ፋሲለደስ ግቢ የተነሳ የአየር ላይ እይታ ነው። ጥንታዊው ግንብ በዙሪያው ባሉ ግንቦችና ፍራሽ ግድግዳዎች ተከብቧል። በአረንጓዴ ሳር ሜዳዎች መካከል የሚገኘው ግንብ በኢትዮጵያ ታሪካዊ ቅርስነቱ ታላቅ ስፍራ አለው። የበርካታ ጎብኝዎች መዳረሻ ነው።

አንድ ሰው በከተማ መንገድ ላይ ከባድ ብሎኬቶችን በበሬ በሚጎተት ጋሪ አጭኖ ይጓዛል። ይህ የቆየው የትራንስፖርት ዘዴ ከዘመናዊ መኪኖች ጎን መገኘቱ፣ በከተማዋ ያለውን የኑሮ ንፅፅር ነው።

ፈገግ ያለ ባልና ሚስት ሶስት ህጻናትን አቅፈው ሶፋ ላይ ተቀምጠዋል። ሁሉም ነጭና አረንጓዴ የሐበሻ ልብስ ከሰማያዊ ጂንስ ጋር ለብሰዋል። ባልና ሚስቱ በፍቅር ተያይተው ህፃናቱ ደግሞ ወደፊት ሲመለከቱ ይገኛሉ።

ብዙ ቁጥር ያላቸው አዲስ የተሰሩ ቡናማ የእንጨት ወንበሮችና ጠረጴዛዎች በሳር ላይ ተደርድረው ይታያሉ። ወንበሮቹ ነጭ በሰማያዊ መቀመጫና የተጠላለፈ የጀርባ ክፍል አላቸው፣ በስተጀርባ በብረት ቆርቆሮ የተሰራ ግድግዳ ወይም አጥር አለ።

ትልቅ ቁጥር ያላቸው ወንዶች ከቤት ውጭ አስፋልት ላይ ተቀምጠዋል። አብዛኞቹ ሰዎች የተጎሳቆሉ ልብሶችን ለብሰዋል። በስተቀኝ በኩል ፊቱ ጭምብል ያደረገ አንድ ሰው ቆሟል። ከበስተጀርባ ረጅም ግድግዳና የታጠረ ህንጻ ይታያል።

ጨለማ መሬት ላይ ተቀምጦ ያለች ዝንጀሮ ግልገሏን አቅፋለች። እናት ዝንጀሮዋ ፀጉራማና ቡናማ ሲሆን በውስጥ በኩል የሚገኘው ግልገሏ ደግሞ ትንሽ ነች። በዙሪያቸው ደረቅ አፈርና ትናንሽ ድንጋዮች አሉ።

በጣም በቅርብ ርቀት የተነሳው የአፍሪካ ጎሽ ፊት በጨለማ ዳራ ላይ ጎልቶ ወጥቷል። ጎሹ ትልልቅ፣ ጥቁር፣ የተጠማዘዙ ቀንዶች እና ጥቅጥቅ ያለ ጥቁር ፀጉር አለው። የጨለማው ዳራ እና የፀሐይ ብርሃን ጥምረት የእንስሳውን ገፅታዎች አጉልቶ አለ።

ረባዳማ መልክዓ-ምድር ላይ፣ ከድንጋይ የተሰራ የቆየ ድልድይ ፍርስራሽ ይገኛል። በሩቅ ኮረብታዎች ላይ ጥቂት የመንደር ቤቶች ይታያሉ። ሰዎች ድልድዩን ሲያቋርጡ ይስተዋላል።

ደማቅ ቀለም ያላቸው ፍራፍሬዎችና አትክልቶች በሚያምር ሁኔታ ተደራርበው ቀርበዋል፡፡ ቢጫ ማንጎዎች፣ ቀይ ቲማቲሞች፣ አረንጓዴ አቮካዶዎች እና ሐምራዊ ቀይ ሽንኩርቶች ተቀላቅለዋል።

በገመድ የተሰሩ የቤት እቃዎችንና ማስዋቢያዎችን ናቸው። ዋናው ትኩረት በጥቁር፣ ቡናማና ነጭ ገመዶች በተዋቡ በሽክርክሪት ቅርፅ ያጌጡ የመቀመጫ ወንበሮች ላይ ነው። ከበስተጀርባም በተመሳሳይ ገመድ በተሰሩ ማስቀመጫዎች ውስጥ ተክሎች አሉ።

ሰባት ወጣት ወንዶች ነጭ ባህላዊ ልብሶችን ለብሰው በአንድነት ሲጨፍሩ ይታያሉ። ሁሉም ነጭ ሱሪ፣ ነጭ ሸሚዝ፣ ነጭ የወገብ ጨርቅ እና ነጭ የራስ መጠቅለያ አድርገዋል፤ ከበስተጀርባ አረንጓዴ ዛፎች እና የፀሐይ ብርሃን በግልፅ ይታያል።

የናይክ ምርት የተሆነው የቡትስ ጫማ ሲሆን ነጭ ቀለም ያለው በጣም የሚያምር የጫማ አይነት ነው። በብዛት ይህን ጫማ የሚለብሱ ሰዎች ወጣት ሰወች ናቸው።

አንድ ሳህን የተፈጨ ምግብ፣ ቀይ በርበሬ ያለው ትንሽ ብርጭቆና ጥቁር ማንኪያ በባህላዊ የጂኦሜትሪክ ዲዛይን ባለ ባለብዙ ቀለም ሳህን ላይ ይታያሉ። ከእነዚህ ጋር ተቆርጠው የተቀመጡ ቡናማ እንጀራዎች በሳህኑ ላይ አሉ።

አግድም፣ አራት ማዕዘን ቅርጽ ያለው የሰነድ መሸፈኛ ማሽን በእንጨት ጠረጴዛ ላይ ተቀምጧል። ማሽኑ የቢዥ ቀለም አካልና በጥቁር የተሸፈነ መካከለኛ ክፍል ያለው ሲሆን፣ በቀኝ በኩል መቆጣጠሪያዎችና መብራቶች አሉት።

ባለቀለም ቅብ የተደረገበት የእንጨት ጭነት ያለበት ጋሪ በከተማ መንገድ ላይ ይጓዛል። ጋሪው በሰው ተገፍቶ የሚሄድ ሲሆን፣ ከፊት ለፊቱ ትንሽ የጭነት መኪና ይገኛል። ከጎን በኩል ደግሞ ሰዎች በመደዳ ተቀምጠዋል።

በርከት ያሉ የታሸጉ የናፕኪን ፓኬጆች በእንጨት መደርደሪያ ላይ ተቀምጠዋል። አንዳንዶቹ ጥቅሎች ነጭ እና ሰማያዊ ሲሆኑ፣ ሌሎች ደግሞ ሮዝ ቀለም ያላቸው በስርዓተ-ጥለት ያጌጡ ናቸው። ከመደርደሪያው በታች ጥቅልል የመጸዳጃ ወረቀቶች በክብ ቅርጽ ተቀምጠዋል።

ከቀላል ቡኒ አፈር ላይ የሚበቅል፣ ስስ የሆኑ ጥቁር አረንጓዴ ቅጠሎች ያለው ቁጥቋጦ ተክል ይታያል። ተክሉ መሃሉ ቢጫ የሆነች አንዲት ትንሽ ነጭ አበባ አብቅሏል።

ጥርት ባለ ቅርብ ቀረጻ ላይ፣ ደማቅ ቀይ ቀለም ያለው ወፍ ጥቁር ክንፎቹ አሉት። ወፏ በተሰነጠቀ ቡናማ ምንቃሯ ውስጥ ትናንሽ ነፍሳትን ወይም ዘሮችን እንደያዘች ትታያለች። በዙሪያዋ አረንጓዴ ቅጠሎችና የዛፍ ቅርንጫፎች ተገኝተዋል።

አንዲት ሴት በቅርብ ቀረጻ ቀርባለች፤ በጭንቅላቷ ላይ ጥቁር እና በደንብ የተጠማዘዙ ድሬድ መሳይ ፀጉር አላት። በግንባሯ ዙሪያ ያለውን ፀጉር ለማስተካከል ረጅም፣ ቀጭን በትር ወይም ዘንግ እና ትንሽ ቅጠላቅጠል በመጠቀም አንድ ጥቁር እጅ ስራ እየሰራ ነው።

ወንድና ሴት የባህል ልብስ የለበሱ ዳንሰኞች መድረክ ላይ በፈገግታ እየጨፈሩ ነው። አብዛኛዎቹ ነጭ ልብስ ለብሰው ቀይ ጨርቅ በላዩ ላይ አንጠልጥለዋል። ከበስተጀርባ ሰማያዊ ዳራ ሲኖር፣ ከበሮ የሚመቱ እና መለከት የሚነፉ ሙዚቀኞች ተቀምጠዋል።

በኮብልስቶን መንገድ ላይ ሁለት ፈረሶች በመንኮራኩር የሚጎተቱ ጋሪዎችን ይስባሉ። ቢጫ ኩታ የለበሰ ሰው በላይኛው ሠረገላ ላይ ተቀምጧል፤ ከታችኛው ሠረገላ አጠገብ ደግሞ ሻንጣ የያዘች አንዲት ትንሽ ልጅ ቆማለች።

ስልጣን ከአንደበተ ርቱነት ጋር የተሰጣቸው ፤ በምርጫ ቦቻ ሳይሆን በትንቢት የተነገረላቸው ፤ የኢትዮጵያን ሕዝብ አንድነት እና ብልፅግና ናፍቀው እውን ለማድረግ የሚሰሩ ክቡር ሰው

በኢትዮጵያ ፕሪሚየር ሊግ የተለያዩ ክለቦች ይገኛሉ። እነዚህ ክለቦች የራሳቸው ባንዲራ መለያ አላቸው። ለምሳሌ የባህርዳር ከነማ ባንዲራ ከለም ሰማያዊ እና ነጭ ቀለምን የያዘ ነው።

ፊት ላይ የሚቀባ የቆዳ ክሬም ሲሆን ይህ ክሬም የፊትን እንዲሁም ደግሞ የቆዳን ልስላሴ ለመጠበቅ በጣም ወሳኝነት ሚና ። ነገር ግን እንዲህ አይነት ቅባቶች በምንጠቀምበት ጊዜ ጥራቱን ማረጋገጥ አለብን አለበለዚያ ከባድ ጉዳት ሰውነታችን ላይ ያደርሳሉ

የቅንጦት ምግብ ቤት ከላይኛው ፎቅ በሰፊ መስኮት በኩል ከተማዋን ያሳያል። ጠረጴዛዎች በነጭ ልብስ ተነጥፈው በንጹህ የብርጭቆ እቃዎችና ናፕኪኖች ተስተካክለዋል። ወንበሮቹ ቡናማ ቀለም ያላቸውና በጨርቅ ያጌጡ ናቸው። ወለሉ ቡናማ ምንጣፍ የተነጠፈበት ሲሆን የዘመናዊነት ገፅታ አለው።

ዘይቱን የተሰኘ አረንጓዴ ቀለም ያለው የአትክልትና ፍራፍሬነት ይሆን አይነት ሲሆን በውስጡ ብዙ ጥቋቁር ዘሮች የሚገኙበት እንዲሁም ደግሞ ቀዩ የውስጥ ደግሞ በጣም ጣፋጭና ተወዳጅ የሆነ ፍራፍሬ ነው ።

በላሊበላ ወይም ሌላ ታሪካዊ ቦታ ያለውን ከዓለት የተቀረጸ ቤተ ክርስቲያን ነው። አንድ ሰው ነጭ ባህላዊ ልብስ ለብሶ በድንጋይ ደረጃዎች በኩል ወደ ዋሻ ቅርጽ ያለ በር እየወረደ ነው። የድንጋዩ ቀለም ቀይ፣ ብርቱካናማና ቢጫ የተቀላቀለ ነው።

ከተለያዩ ፍራፍሬዎች የተሰራ ጁስ የያዘ ብርጭቆ ሳህኖች እና ሌሎች እቃዎች ባሉበት ቦታ ላይ ተቀምጧል። ጁሱም አቮካዶ፣ ፓፓያ እና ማንጎ በዉስጡ በደረጃ ይዟል።

ይህ የተሰፋ ባለብዙ ቀለም ጥልፍ በነጭ ጀርባ ላይ ቀይ፣ ጥቁር፣ ወርቃማ እና አረንጓዴ የጂኦሜትሪክ ቅርጾችን አጉልቶ ያሳያል። የማዕከላዊው አልማዝ ቅርጽ የተደጋገሙ መስቀሎች እና ጠመዝማዛ ንድፎችን ይዟል።

ረዣዥም የጡብ እና ቢዩጅ ቀለሞች ያሏቸው ሕንፃዎች በሁለቱም ጎኖች ተሰልፈው አሉ። በመካከላቸው አረንጓዴ ሜዳ፣ ዛፎች እና የእግረኛ መንገዶች ሲኖሩ፣ ጥቂት ሰዎች ይንቀሳቀሳሉ። ሰማዩ ሰማያዊና ደመናማ ነው።

ሃኪሞች ታካሚን የተለያየ ምርመራ አድርገውለት ከጨረሱ በኋላ መድሃኒት ይታዘዝለታል። እነዚህን መድሃኒት ምናገኝባቸው መድሃኒት ቤቶች ውስጥ የሚሸጡት ሰዎች ስለመድሃኒት እውቀት ያላቸው ፋርማሲስት ይባላሉ።

ዘመናዊ የቢሮ ክፍል በውስጡ ያዘ። ዋናው ትልቅ የስራ ጠረጴዛ ከጥቁርና ከእንጨት ቀለም የተሰራ ነው። ከኋላው መደርደሪያዎች ያሉት ቁምሳጥን ሲኖር፣ ጥቁር የቆዳ ወንበር እና ላፕቶፕ በጠረጴዛው ላይ ይገኛሉ።

ባለ ብዙ ዓይነት ጣዕም ያላቸው የቁርስ ጥራጥሬዎች በካርቶን ሣጥኖች ውስጥ ተጭነው በእንጨት ወለል ላይ ይታያሉ። ሣጥኖቹ ከግራ ወደ ቀኝ በሥርዓት የተደረደሩ ሲሆን በምርቶቹ ላይ እንደ በቆሎ ፍሌክስ ያሉ የተለያዩ የእህል ዓይነቶች አሉ።

በርካታ ብዛት ያለው የፈረንጅ ቃሪያ በመባል የሚታወቀው የቃሪያ አይነት ተደርድሯል፤ እነዚህ ቃሪያዎችም አንዱ ባንዱ ላይ የተነባበሩ ናቸው። የቃሪያዎቹ ቀለምም ደማቅ አረንጓዴ ነው።

አረንጓዴ የሳር ሜዳ ፊት ለፊት ሲኖር፣ ከኋላ በኩል የከተማዋ ሰማይ ጠቀስ ሕንፃዎች አሉ። ከፍ ካሉት ዘመናዊ ሕንፃዎች መካከል አንድ ጥቁር እና ረጅም ህንፃ ጎልቶ ይወጣል። ከመካከለኛዎቹ ደግሞ ቀይ ጣራ ያላቸው ባህላዊ የሚመስሉ ህንፃዎች ተደርድረዋል።

ከፍተኛ በሆነ አረንጓዴ ኮረብታ ላይ በተደረደሩ ረዣዥም ዛፎች መካከል የጭቃ ግድግዳ እና የሳር ክዳን ያላቸው አራት ባህላዊ ቤቶች ። ቤቶቹ ከፊት ለፊት የእንጨት የእግር መንገድ ሲኖራቸው፣ በስተግራ በኩል ደግሞ የእንጨት አጥር አላቸው ።

የጎልፍ ስፖርት ቁሳቁሶች በአረንጓዴ የሣር ምንጣፍ ላይ ተቀምጠዋል። ጥንዶች ነጭ ጫማዎች ከቡናማ የቆዳ ማስጌጫዎች ጋር ጎልተው አሉ። አንድ ነጭ የጎልፍ ጓንት በእነሱ ላይ ተደራርቦ ይገኛል። ከጫማው በስተግራ በኩል ነጭ የጎልፍ ኳስ በትንሽ ቡኒ መቆሚያ ላይ።

በተፈጥሮ አካባቢ የተቀመጠ ክብ የሳር ክዳን ያለው ቤት አለ። ቤቱ ትልቅ የመስታወት መስኮቶችና ነጭ መጋረጃዎች አሉት። በዙሪያው በደረቁ የሳር ቅጠሎች የተሸፈነ ነው። ከፊት በኩል አንድ ሰው በሱፍ ልብስ ቆሟል። የመዝናኛ ቦታ ነው።

ጥሩ ጥራት ያላቸውና ብዛት ያላቸው ነጭ ሽንኩርቶች በካርቶን ሣጥን ውስጥ ተደርድረዋል ። ነጭ ሽንኩርቱ ነጭና ሐምራዊ ቀለም ያለው ሽፋን አለው።

ሰዎች በከፊል ክፍት በሆነ ምግብ ቤት ተቀምጠዋል። በተፈጥሮ እንጨት በተሰሩ ጠረጴዛና መቀመጫዎች ላይ ምግባቸውን እየበሉ ያወራሉ። በግራ በኩል የተለያዩ ምግቦች የተቀመጡበት ረዥም ጠረጴዛ አለ። በስተኋላ በሰንሰለት የታጠረ አረንጓዴ ግድግዳ አለ።

አንጋፋ እና ወጣት ዜጎችን ያቀፈ ቡድን ነጭ ኮፍያ እና የትከሻ ልብስ ለብሶ አንድ የኮምፒዩተር ላብራቶሪ ጎብኝተዋል። በላብራቶሪው ውስጥ በርካታ ሰዎች ኮምፒዩተሮችን እየተጠቀሙ ሲሆን፣ ክፍሉ በነጭ ብርሃን የበራ ነው።

አንድ የውሃ ጠርሙሶች ስብስብ። የጠርሙሶቹ መጠኖችና ቅርጾች የተለያዩ ቢሆንም፣ አብዛኞቹ ሰማያዊ ቀለም ያላቸው መክደኛዎች አሏቸው። በአንዱ ጠርሙስ ላይ ጽሑፍ ሲኖር፣ ሌሎቹም የተለያዩ የኩባንያ ስሞችን ይዘዋል።

ከፍተኛ ቁጥር ያለው ሕዝብ ሜዳ ላይ የተሰበሰበበት ትልቅ ሃይማኖታዊ ወይም ባህላዊ በዓል ነው። የተሳታፊዎቹ ልብስ በዋነኝነት ቀይ፣ ቢጫና አረንጓዴ ነው። በመሃልም አረንጓዴ ቅጠል የተከመረ ደመራ ይነሳል።

ጥርት ባለ የአየር ላይ እይታ፣ ቀይ ጣሪያ ያለው ባለ ብዙ ፎቅ በትልቅ የውሃ አካል ዳርቻ ላይ ይታያል። ከውሃው ዳርቻ ላይ ትናንሽ ጀልባዎች የሚቆሙበት ምሰሶ እና የጥላ ማረፊያ ቦታዎችም ይገኛሉ።

ምሽት ላይ አምስት ሰዎች በቆሻሻ በተሞላ ክፍት መሬት ላይ በተለያዩ ፍራሾች ላይ ተኝተዋል። ከበስተጀርባ በድንበር ላይ የተገነባ የኮንክሪት ግድግዳ እና በርካታ ድንኳኖች ይታያሉ። ጠቅላላ አካባቢው በፕላስቲክ ከረጢቶች ተበክሏል፡፡

በባህላዊ የድንጋይ ግድግዳና የሳር ክዳን የተሰራው የኩሪፍቱ ሪዞርትና ስፓ ዋና መግቢያ በር ነው። ይህ መግቢያ ለጎብኝዎች የመዝናኛ ሥፍራውን ውበትና ተፈጥሮአዊ ድባብ የሚያሳይ ነው። በአካባቢው አረንጓዴ ተክሎችና አበቦች ደምቀዋል። በመግቢያው በኩል ከመኪና መንገድ አለ።

በጥቁር ካፖርት የተሸፈነ ሰው በበረዶማ የከተማ መልክዓ ምድር ውስጥ ከኋላ ወደ ፊት እየሄደ ነው። በዙሪያው ጥቁር ሰንጥሬስ ዛፎችና ከፍ ያሉ ሕንጻዎች አሉ። ቀይ አምሳል ያለው የ"ጰራህቶት" ጽሑፍ በላይኛው ክፍል በግልጽ ጎልቶ ወጥቷል።

በርካታ ሰዎች በአንድ ትልቅ ክፍል ውስጥ ቆመዋል፣ ሁሉም ቀኝ እጃቸውን ወደ ላይ አንስተዋል፤ ምናልባትም መሐላ ሲፈጽሙ ወይም ድምጽ ሲሰጡ ነው። በግንባር ቀደምትነት ቆመው ያሉት ሰዎች በሱት እና በንግድ ልብሶች የተዋቡ ናቸው።

ጥቁር ቀለም ያለው የኤሌክትሪክ ብስክሌት በመንገድ ላይ ቆሟል:: ብስክሌቱ ወፍራም ጎማዎችና ሞተር የተገጠመለት ሲሆን፣ ከኋላው ዕቃ መጫኛ አለው:: ከበስተጀርባው አረንጓዴ ዛፎች ይታያሉ::

ክፍት የሆኑ ነጭ የሴቶች ጫማዎች በጠረጴዛ ላይ ተቀምጠዋል። እያንዳንዱ ጫማ ከፊት ለፊት ወርቃማ ጌጥ እና ትንሽ የቴዲ ድብ ቅርፅ አለው። ከጀርባቸው በአትክልት መትከያ ውስጥ የተቀመጠ ትንሽ አረንጓዴ ተክል አለ።

አንድ ግለሰብ ነጭ ቁምጣና ሰንደቅ ያለበት ሰማያዊ ሸሚዝ ለብሶ መሬት ላይ ተቀምጧል። እግሩ ባዶ ነው። ቀኝ እጁ ደግሞ በብረቱ ላይ በከፍተኛ ፍጥነት በመዶሻ እየመታ ሲሆን፣ ከጎኑ አንድ ባልዲ እና አመድ ያለበት ምድጃ አለ።

ትሩፋትን ዲባባ ነች። እጆቿን ወደ ሰማይ ዘርግታ፣ ፈገግ ብላ እና በኢትዮጵያ አረንጓዴ፣ ቢጫ እና ቀይ የስፖርት ልብስ ለብሳለች፣ በእሷ ላይ "DIBABA" የሚል ስም ተጽፎ ቁጥር 6 ተለጥፎላታል።

የኢትዮጵያ ፌደራል ዴሞክራሲያዊ ሪፐብሊክ የገንዘብ ሚኒስቴር አርማ በሰማያዊ ዳራና በወርቃማ ክብ ፍሬም ተቀንብቧል። አርማው በአማርኛና በእንግሊዘኛ ቋንቋ የተፃፈ ሲሆን፣ የዕድገት ምልክት አለው።

ባለ ሁለት ፎቅ የድንጋይ ግድግዳ ያለው ቤት፣ ጥቁር ወይም ጥቁር ቡናማ ጣሪያዎች እና ጥቁር የመኪና ማቆሚያ በሮች አሉት። ቤቱ ውጭው በነጭ/ግራጫ ድንጋይ የተገነባ ሲሆን፣ ከፊት ለፊቱ በደንብ የተስተካከለ አረንጓዴ የሣር ሜዳ እና የተለያዩ ቁጥቋጦዎች አሉ።

ህጻናቱ በውሃው ላይ ተሰራጭተው የሚታዩ ሲሆን፣ አንዳንዶቹ በደረት አዋዋምሲዋኙ ሌሎች ደግሞ ራሳቸውን ከውሃው ላይ አውጥተው ይመለከታሉ። በማዕከሉ ያለው ህጻን እስከ ደረቱ ድረስ ከውሃው ውስጥ ወጥቶ ወደ ካሜራው እየተመለከተ ነው።

ከሺህ የሚበልጡ ምዕመናን በነጭ የሀገር ልብስ ለብሰው በሜዳ ላይ ተሰብስበው ይታያሉ። ህዝቡ ወደ አድማስ አቅጣጫ ዞሯል፤ በስተጀርባውም ፀሐይ ስትጠልቅ ወይም ስትወጣ ደማቅ ብርሃን ያሳያል። ይህ ምስል የሃይማኖታዊ በዓልን ወይም የጋራ ጸሎት ስብሰባን ያመለክታል።

ይህ ምስል አንዲት ሴት በቆርቆሮ በተሠራ ጣሪያ ስር በሚገኝ ምግብ ቤት ውስጥ ቡና ስትሠራ ያሳያል። ግድግዳው አረንጓዴ ሲሆን፣ ሴትየዋም በባህላዊ የከሰል ምድጃ ላይ ቡና እየጠበሰች ትታያለች፤ ከበስተጀርባው ከምግብ ዝርዝር ጋር የተያያዘ ትልቅ ወረቀት ተለጥፏል።

የሚያብረቀርቁ ባህላዊ የቅርጫት ሥራዎች በሰማያዊ ግድግዳ ላይ ተሰቅለዋል። ቅርጫቶቹ በቀይ፣ ሰማያዊ፣ አረንጓዴ እና ቢጫ የሚያማምሩ ቀለሞች እና በውስብስብ ጂኦሜትሪክ ቅጦች ያጌጡ ናቸው። ሌሎች የእጅ ሥራዎች ከቀኝ በኩል ይንጠለጠላሉ።

አምስት የቡናማ ፣ የወይን ጠጅ ቀለም ያላቸው ጠርሙሶች በአንድ መስመር በጠረጴዛ ላይ አሉ። ሦስቱ ጠርሙሶች ቀይ፣ ወይንጠጅና ብርቱካናማ ቀለም ያላቸው አንገት ላይ የመዝጊያ ሽፋን አላቸው። የተቀሩት ሁለቱ ጠርሙሶች በነጭ መለያ ላይ የሚል ጽሑፍ አለ።

በጥሩ የሥራ ጥራት በሰንሰለት የተሠራ፣ ቢጫ ወርቃማ ቀለም ያለው የአንገት ጌጥ ። በጌጣጌጡ ላይ ትልቅ ክብ ቅርጽ ያለው እና በአበባ የተሠራ ጌጥ ተንጠልጥሏል። የአንገት ጌጡ በአንዲት ሴት አንገት ላይ ተደርጎበታል ።

ወጣት ሴት በወንዝ ዳርቻ ወይም በውኃ ምንጭ አጠገብ ተቀምጣለች። በእጇ ቢጫ የውኃ መያዣ ይዛ ውሃ ትቀዳለች። አረንጓዴ ልብስ ለብሳ፣ ጭንቅላቷን በባለቀለም ጨርቅ ተጠቅልላለች።

ቢጫና ነጭ ቀለም ያለው ባለ በር የጫማ ማስቀመጫ ወይም ቁም ሣጥን ነው። የላይኛው ክፍል በመስታወት በር ተዘግቶ ጫማዎችና ሌሎች ዕቃዎች ተቀምጠውበታል። የጎን መደርደሪያዎች እና ሁለት የታችኛው ካቢኔቶች ተጨማሪ የማስቀመጫ ቦታዎችን ይሰጣሉ። በአብዛኛው የቤት ውስጥ ዕቃ ነው።

ትኩስ፣ በፔፐሮኒ የተቆራረጠ ፒዛ በእንጨት መቁረጫ ሰሌዳ ላይ ተቀምጧል። ፒዛው በደማቅ ቀይ ቲማቲም መረቅና በብዙ የቀለጠ አይብ ተሸፍኗል። ወፍራም የሆነው ሊጡ በስድስት ክፍሎች ተቆርጦ ቀርቧል።

ሶስት ትናንሽ ልጆች በአንዲት ሴት ቁጥጥር ስር ሆነው ምግብ በማዘጋጀት ላይ ናቸው። ልጆቹ የፊት መሸፈኛ ያለባቸው ቀይና ነጭ የሥራ ልብሶችን ለብሰዋል፤ አንዱ ልጅ ሾርባ የሚማስል ዕቃ ተጠቅሞ እንቁላል፣ እና ሌሎች የሚያስፈልጉ ነገሮች በጠረጴዛው ላይ ተደርድረዋል።

ትልቅ ነጭ የአፍሪካ ቁመናማ ወፎች (ፔሊካኖች) በውኃ ውስጥ ተሰብስበው ሲታገሉ ይታያል። አብዛኞቹ አፋቸውን ከፍተው ከአየር ላይ የወረወረውን ዓሣ ለመያዝ ይሞክራሉ።

ሁለት ወታደራዊ ልብስ የለበሱ ወንዶችና አንዲት ሴት መሬት ላይ ተቀምጠው የጋራ ምግብ ይበላሉ። ወታደሮቹ ወይፈና ቀይ ኮፍያ ደርበው የሴቲቱ ልብስ ደግሞ አረንጓዴና ነጭ የተቀላቀለ ነው። ሌሎች ሴቶች ከበስተጀርባ ምግብ ያቀርባሉ፣ ብዙ ወታደሮችም ርቀው ይታያሉ።

ከተለያዩ አትክልትና ፍራፍሬዎች የተሞላ ቅርጫት ቀርቧል። ከምርቶቹ መካከል ጎመን፣ ሰላጣ፣ እንቁላል ተክል፣ ዱባ፣ ዱባ ሽንኩርት፣ እንጆሪ እና ብርቱካን ይጠቀሳሉ። ምርቶቹ ትኩስ እና ደማቅ ቀለም ያላቸው ናቸው።

ይህ ሰፋ ያለ አረንጓዴ የጎመን እርሻ ነው። ብዙ የጎመን ቅጠሎች ከአፈር ውስጥ በብዛት ይወጣሉ፤ በመሃል መሃልም የሙዝ ተክል ወጣ ብሎ ይገኛል። ከበስተጀርባ የተለያዩ ዛፎች ያሉበት ደረቅ ስፍራ ይገኛል።

ቢራ የያዘ ቡኒ ጠርሙስ በነጭ የጠረጴዛ ልብስ ላይ ተቀምጧል። ጠርሙሱ ላይ ቢጫ ስያሜና የቅዱስ ጊዮርጊስ ስዕል አለ። ከጠርሙሱ አጠገብ በቢራ የተሞላ አረፋማ ብርጭቆ አለ።

በአንድ ዋሻ ውስጥ የተሳለ የኢየሱስ ክርስቶስ ልደት ሥዕል። ማርያም ሕፃኑን በእቅፏ ይዛው፣ ዮሴፍ ደግሞ ከጎኗ ቆሟል፤ በዙሪያቸው በጎችና ከብቶች አሉ።

ብዙ አይነት የኢትዮጵያ ቢራዎችና መለያዎቻቸው በአንድ ላይ ተሰብስበው ቀርበዋል። ከጠርሙሶች በተጨማሪ፣ አረፋ የያዘው ቢራ በረዥም ብርጭቆ ውስጥ እንዲሁም የቢራ ጠርሙሶች ተይዘውባቸው ያሉ ምስሎች ተካተዋል።

በሰማያዊና በቡናማ ክብ ውስጥ አለ። ምልክቱ አረንጓዴ፣ ሰማያዊና ቡናማ ሰያፍ መስመሮችን በማጋጨት ተሠራ። በላይኛው ክፍል “የኢትዮጵያ ስታትስቲክስ አገልግሎት” የሚል የአማርኛ ጽሑፍ አለ። የታችኛው ክፍል "ኢትዮጵያን ስታቲስቲካል ሰርቪስ" የሚል የእንግሊዝኛ ጽሑፍ አለው።

ጥልቀት ያለው ሰማያዊ ሐይቅና ለምለም አረንጓዴ ደን ነው ። የረዣዥም ዛፎች ረድፍ በንጹህ ውኃው ላይ በሚያምር ሁኔታ ይንጸባረቃል። ይህ ስፍራ የተፈጥሮን ሰላምና ድንቅ ውበት አለው።

የሪፖርተር ጋዜጣ የፊት ገጽ ነው። ዋና ዜናዎች በኢትዮጵያ ስላለው ፖለቲካዊና ኢኮኖሚያዊ ሁኔታ የሚገልጹ ናቸው። ከሌሎች ዜናዎች ጋር የዶ/ር አክሊሉ ሀብተወልድ ታሪክ እና የጠቅላይ ሚኒስትሩ የውጭ ጉብኝት ፎቶዎች ቀርበዋል። በገጹ ላይ የንግድ ማስታወቂያዎች ቦታ አግኝተዋል።

ሰፋፊ፣ ዘመናዊ የኢንዱስትሪ ማዕከል በአንድ የልማት ዞን ውስጥ ይገኛል። ሰማያዊና ነጭ ቀለም የተቀቡት ፋብሪካዎች ለትላልቅ የማምረቻ ስራዎች የተሠሩ ናቸው። ይህ መዋቅር የኢትዮጵያን የኢንዱስትሪ አብዮትና የሥራ ዕድል ፈጠራን በግልፅ ይናገራል።

ከነጭ ጀርባ ጋር ባለው ቅስት ላይ የፓርቲ ማስጌጫ አሉ። በአርከሱ ላይ ሮዝ፣ ነጭ እና አንጸባራቂ የመዳብ ቀለም ያላቸው የፊኛ ዝግጅቶች ተሰርተዋል። በታችኛው ክፍል ላይሁለት ወርቃማ መቆሚያዎች እና ነጭና ወርቃማ ቀለም ያላቸው የሻይ ጠረጴዛ ዕቃዎች አሉ።

በአንድ መንገድ ዳር ላይ ብዙ የልብስ ሱቆች አሉ በሱቆቹ በር ላይም ብዙ የልብስ ማሳያ አሻንጉሊቶች ብዙ አይነት ልብሶች ተደርድረውባቸዋል። ከመንገዱ በሌላ በኩል ደግሞ መኪኖች ያልፋሉ።

ባለብዙ ሽፋንና ሶስት ቅጥ(3D) ያለው የአበባ ቅርጽ ስራ በጨለማ ግራጫ ጀርባ ላይ ጎልቶ ይታያል። የስራው ቅጠሎች በነጭ፣ ቀይ እና ጥቁር ግራጫ ቀለሞች ከተቆራረጡ ወረቀቶች ተሰርተዋል። በደንብ የተደራጀው የሥራው ጥልቀት ማራኪ ነው።

ታዋቂው የጥቁር አባይ ፏፏቴ፣ በጭቃማ ቡናማ ቀለም የሞላው ውሃ በኃይል ይወርዳል። ፏፏቴው በሰፊው አረንጓዴ እፅዋትና ቁጥቋጦዎች ተከብቧል። ከርቀት ሰማያዊ ሰማይና ከፍ ያሉ ኮረብታዎች ይገኛሉ። በግንባር ቀደምትነት ጥቅጥቅ ያሉ አረንጓዴ ተክሎችና ትላልቅ ድንጋዮች ይገኛሉ።

የተሸከመው ሳጥን አዲስ የደረት ማቀዝቀዣ ያለበት ይመስላል፤ ሳጥኑ ቡናማ ቀለም ሲኖረው ነጭና ቀይ ቀለማት ባላቸው ገመዶች በደንብ ታስሮ ተጠብቋል። በሳጥኑ ላይየሚል የእንግሊዝኛ ጽሑፍ ይታያል።

ሰማያዊ ዲሲ ኢንቨርተር ብየዳ ማሽን እና ተያያዥ መለዋወጫዎች በነጭ ዳራ ላይ ተቀምጠዋል። ከማሽኑ ጋር የተያያዙ ጥቁር ኬብሎች ከኤሌክትሮድ መያዣ እና የመሬት ክላምፕ ጋር ይታያሉ።

እንጥልን መቆረጥ ጎጅ ልማዳዊ ድርጊት ሲሆን በሀገራችን አብዛኛው ክፍል ግን እየተገለገሉበት የሚገኝ ነው። የተለያዩ ብረቶችን በመጠቀም አፍን በመክፈት የጉሮሮን መሀለኛዉን ክፍል ማስወገድ ነው።

በርካታ መጥረጊያዎች አረንጓዴ ቀለም ባለው ግድግዳ ላይ ተደግፈው ቆመዋል። መጥረጊያዎቹ ረጅም የእንጨት እጀታ እና ከነጭ ፕላስቲክ የተሰራ ብሩሽ አላቸው። ግድግዳው መሃል ላይ ቢጫ ቀለም ያለው ቀጥ ያለ ጣውላ አለ።

በምድረ በዳ አካባቢ የተከመረ የገለባ ክምር እና ፈረሶች ሰብልን በመውቃት ላይ ናቸው። አንደኛው ፈረስ ቡናማ ቀለም ሲኖረው ሌላኛው ነጭ ነው። አንድ ሰው ከገለባው ክምር አጠገብ ቆሟል።

አራት ወጣቶች በሶፋ ላይ ተቀምጠው የቡና ሥነ-ሥርዓት እየተካፈሉ ነው። ሁለቱ ቡና እየጠጡ ሲሆን፣ ሁለቱ ሴቶች ደግሞ ስማርትፎን እየተመለከቱ ነው። ከፊት ለፊታቸው ደማቅ ቀለም ያለው የሽመና መሰል ቅርጫት ያለው መስቀለኛ መሳይ ነገር አለ።

ሁለት አይነት መፍቻ ከነጭ ጀርባ ላይ ተደርድረዋል። ሁለቱም ጥቁር እና ቀይ መያዣ ያላቸው ሲሆን፣ የብረት ዘንጎቻቸው ደግሞ አንደኛው ጠፍጣፋ ጫፍ ያለው ሲሆን ሌላኛው ደግሞ መስቀለኛ ቅርጽ ያለው ጫፍ አለው።

ሰፊ፣ ክፍት የጭነት ማጓጓዣ ጣቢያ በደማቅ ፀሐያማ ቀን ይታያል። አንድ ረጅም የጭነት መኪና፣ ብዙ አረንጓዴ ኮንቴይነሮችን እየጎተተ በስፋት ባለው መንገድ ላይ እየተጓዘ ነው። በስተቀኝ የባቡር ሐዲድ ሲኖር፣ በሩቅ ደግሞ የወደብ ክሬኖች ይታያሉ።

ጋዜጠኛው ቅዱስ ነጋሽ በአንድ መድረክ ላይ ወደታዳሚዎች ንግግር ያቀርባሉ። ጥቁር ልብስና ሰማያዊ ሸሚዝ ክራቫት አድርጓል። በቀኝ እጁ ማይክራፎን ይዟል። ንግግሩን ለመስማት ተመልካቾቹ ትኩረት ሰጥተውታል።

አንድ እጅ ዘና ባለ ነጭ ፎጣ ላይ የተቀመጠ እግርን እየያዘ የጫማውን ክፍል በእሽት መልክ በኃይል ይጫናል። የእሽት አገልግሎት ሁኔታ ነው።

አንድ ሰፋ ያለ የታረሰ ጥቁር መሬት ከፊታችን ይታያል። ከኋላው ደን የተሸፈነ አረንጓዴ ተራራ ከሰማይ ጋር ተገናኝቶ፤ ሰማዩ ነጭና ግራጫማ ደመናዎች በያዘ ሰማያዊ ቀለም ያብረቀርቃል።

አንድ ጥንድ ብርቱካናማ ቀለም ያላቸው ጠፍጣፋ ጫማዎች በጌጥ ምንጣፍ ላይ ተቀምጠዋል። ከእግሮቹ አንዱ ጫማውን የለበሰ ሲሆን፣ በቁርጭምጭሚቱ ላይ ወርቃማ ሰንሰለት ያለው አምባር ታስሯል። የእግር ጥፍሮቹ ነጭ ቀለም የተቀቡ ሲሆን፣ ከጀርባው ደግሞ ቡናማ የእንጨት ገጽታ አለ።

አንዲት ሴት የኢንጀራ መጋገሪያ ቦታ ላይ ቆማለች፤ በግራ እጇ ከነጭ ማሰሮ ወደ ጥቁር ምጣድ ላይ ፈሳሽ ትጨምራለች። ነጭ የተጠለፈ ጃኬት እና ጥቁር ሰማያዊ ሻሽ ለብሳለች። ከበስተጀርባዋ ሌላ ሴት የቆርቆሮ ግድግዳ ባለው ክፍት ቦታ ውስጥ ቆማለች።

በቅርንጫፍ ላይ በፀሐይ ብርሃን የበሰሉ ሦስት የሚያማምሩ የሮማን ፍሬዎችን አሉ። ፍሬዎቹ ቀይና አረንጓዴ ናቸው። ሮማን በብዛት የሚወደድ፣ ጤናማና ጣፋጭ ፍሬ ነው። በቪታሚኖች የበለፀገ በመሆኑ ለጤና ጠቃሚ ነው።

ድንቅ የሆነ የአየር ላይ እይታ የጣና ሐይቅ ዳርቻን ያሳያል። ብዙ ነጭ ክብ ጣሪያ ያላቸው ቪላዎችና የሆቴል ሕንፃዎች በአረንጓዴ ዛፎች ተከበዋል። ሰፊ መዋኛ ገንዳዎችና የጀልባ መቆሚያ ድልድዮች በሐይቁ ላይ ተዘርግተዋል።

በትምህርት ቤት ግቢ ውስጥ ልጆች በጠረጴዛ ዙሪያ ጨዋታ ሲያደርጉ ። አዋቂዎች በዙሪያቸው ቆመው ፎቶ ሲያነሱና ሲቀርጹ ይታያሉ። ብዙ ተማሪዎች በጀርባ አሉ።

የኢትዮጵያ ደረጃዎች ኤጀንሲ አርማ ነው። ሰማያዊና ቀይ መስመሮች ያሉት ግራጫ የላቲን ፊደላት ሲኖሩ፣ ከስር ደግሞ የአማርኛና የእንግሊዝኛ ስሞች በግልጽ ተቀምጠዋል፡፡

ካሜራው ራቅ ብሎ የሚመለከት ወንድ በጥቁር ሰማያዊ ሸሚዝ ይታያል። ሰውዬው ቀኝ እጁን ወደ ፊቱ አምጥቶ አገጩን ይዞ ያንጸባርቃል። የሰውዬው ጀርባ ከንጹሕ ነጭ ዳራ ጋር ተቃርኖ ሲፈጥር የሐሳብ ስሜት ይሰጣል።

ሁለት ጥንድ የወንዶች ጫማዎች በአንድ ጠረጴዛ ላይ ተቀምጠዋል። አንደኛው ጥንድ ቡናማ ሌዘር ሲሆን ሁለተኛው ጥንድ ጥቁር ሌዘር ነው። ሁለቱም ጫማዎች ከፊት ለፊት የብረት ማስጌጫ ጌጣጌጥ አላቸው።

አንድ ሰው በስብሰባ ላይ ተቀምጦ ሲናገር ይታያል። የወንዱ እጅ ተነስቶ የሆነ ነገር እየጠቆመ ነው። ከፊቱ ማይክሮፎን አለ። በሥዕሉ ዙሪያ ግራጫ ግድግዳዎች እና የቆዳ ወንበር ይታያሉ። ንግግሩ ትኩረት የሚስብ ይመስላል።

በወርቃማ ቀለም የተሰራ የመስቀል ቅርጽ ያለው የኢየሱስ ሥዕል በቀይ በጃንጥላ መሰል ነገር ስር ቆሟል። መስቀሉ ጌጦች በፀሐይ ቅርጽ ሲኖሩት፣ ክርስቶስ በመስቀሉ ላይ ተሰቅሎአል። መስቀሉ በ ነጭ ጨርቅ የታሰረ ሲሆን በታችኛው ክፍል ደግሞ ጽሑፎች አሉት።

አንዲት ነጭ ሻሽ የለበሰች ሴት በቢጫና በቀይ ግድግዳ አጠገብ ተቀምጣለች። ከፊት ለፊቷ አንድ ማሰሮና ሁለት ሰማያዊ ገንዳዎች አሉ። ግድግዳው ጥንታዊ መልክ ያለው ሲሆን መስኮቱ አረንጓዴ ቀለም አለው።

ሁለት ክብ እና ቀይ የሆኑ የኢቺኖፕስ ሆሎዶኒክስ አበባዎች ወይንም የቅል አበባዎች ከጫፍ ጫፉ እሾሃማ ከሆኑ አረንጓዴ ቅጠሎች መሃል ብቅ ብለዋል።

ጥቁር ቆዳ ያለው አንድ ወጣት ልጅ ቀጥታ እያየ በተቃረበ ሁኔታ ይታያል። ራሱን ተላጭቶ ግንባሩ ላይ ብቻ ጥቁር ፀጉር ተትቷል። አረንጓዴና ቡኒ ቀለም ያለበት ልብስና ከርሳቸው ደግሞ ሐምራዊ ገመድ አንገት ላይ አድርጓል። አ

ደማቅ አረንጓዴ ሚንት ቅጠሎች ጥቅጥቅ ብለው ተከማችተው በሰማያዊ ከረጢት ወይም ሽፋን ውስጥ ተሞልተዋል። የቅጠሎቹ ገጽታ ሸካራነት ያለው ሆኖ የብርሃን ነጸብራቅ ይታይባቸዋል።

ፊ ወንዝ ላይ የተገነባ ነጭ የመኪና ድልድይ ጠመዝማዛ መንገድ ላይ ይገኛል። ከላይ የጠጠር ግድግዳ ያለው አረንጓዴ፣ ቀይና ቡናማ ኮረብታ የሚታይ ሲሆን፣ በርቀት ደግሞ ሰማያዊ ተራሮች ይገኛሉ።

ለአይኑ የሚያምር ባለጥቁር ሰማያዊ ቀለም ያለው የስቴፕለር ማሽን። የላይኛውና የታችኛው የፕላስቲክ ክፍሎች በብረት መቆንጠጫ የተያያዙ ናቸው። የፊት ለፊት ክፍል ብረት ሲሆን፣ በላዩ ላይ ቅርጾችና ጽሑፎች አሉ።

ከመስታወት በተሠራ ጠረጴዛ ላይ ከታች በኩል ነጠብጣብ ያለው የቡና ሲኒና ሳህን ቀርቧል። ከሲኒው አጠገብ የተቀመጠ የሚያንፀባርቅ ማንኪያና ወለሉ ላይ የተቀመጠው የጨርቅ ማስቀመጫ ከስር ይታያል።

ለስላሳ መጠጥ የፕላስቲክ ጠርሙስ በነጭ ዳራ ላይ ይታያል። ጠርሙሱ በደማቅ ብርቱካናማ ቀለም ያለው መጠጥ የያዘ ሲሆን፣ ፋንታ የሚል በእንግሊዘኛ ሰማያዊና ነጭ አርማ በላዩ ላይ ተለጥፏል። የጠርሙሱ ክዳን ብርቱካናማ ነው።

ሁለት የሚያንሸራትቱ ደረጃዎች ከመሬት በታች ባለው ቦታ ላይ ወደ ላይ እየወጡ ነው። በአካባቢው ደብዛዛ ብርሃን ያለ ሲሆን፣ ግድግዳዎቹ እና የደረጃዎቹ ጎኖች ጥቁር እና ብርጭቆ ናቸው።

በዘመናዊ የገበያ አዳራሽ ውስጥ፣ ባህላዊ የሐበሻ ቀሚሶች በሞዴሎች ላይ ለሽያጭ በብዛት ቀርበዋል። ነጭና ቀይ፣ አረንጓዴ እንዲሁም ሌሎች ደማቅ ቀለሞች በጥልፍ ያጌጡ ልብሶች ተሰቅለዋል። ገዢዎች በልብሶቹ ዙሪያ ይዘዋወራሉ።

እጅግ በጣም ብዙ ከሳር የተሠሩ ቅርጫቶችና ሌሎች የእጅ ሥራዎች ውጭ ተደርድረው ይገኛሉ። ከፊት ለፊት ረጅምና ጠባብ ቅርጫቶች እንዲሁም ክብ ቅርጽ ያላቸው የወንፊት ዓይነት ሥራዎች ይታያሉ።

ሁለት ሴቶች ውብ የባህል ልብሶችን ለብሰው ከሕዝብ ፊት ይራመዳሉ። ከፊት ያለው የሐምራዊ ቀለም፣ ከኋላ ያለው ደግሞ የውሃ ሰማያዊ ቀለም ያለው ልብስ ለብሰዋል። ሁለቱም ልብሶች ከታች በደማቅ የሽመና ዲዛይኖች ያጌጡ ናቸው።

አንዲት ወጣት ሴት ራሷን በቀይና ሰማያዊ ጨርቅ ሸፍና፣ አረንጓዴ ልብስ ለብሳ በጎን በኩል ባለው በጭቃማ ወንዝ ዳር ተቀምጣለች። ከበስተጀርባው ደብዛዛ አረንጓዴ ቅጠሎችና የዛፍ ግንድ አሉ።

የፊትለፊት ቅርብ ትዕይንት ላይ አንድ መካከለኛ እድሜ ያለው ሰው ጥቁር ቆብ አድርጎ ፈገግታ እያሳየ ነው። ጥርሶቹ በጣም የነጡ ሲሆን ብርሃን ከላይ ወደ ፊቱ ይወርዳል። ጥቁር ጃኬት እና ጥቁር የኮት አንገት ለብሷል።

አንድ ሰራተኛ ቢጫ ቴሌሃንድለር በመጠቀም ከፍ ብሎ የተደረደሩ ነጭ መጋዘኖችን ላይ ፓሌቶችን ያነሳል። ሌላው ሰራተኛ ደግሞ ብርቱካናማ ቬስት ለብሶ ለሹፌሩ አቅጣጫ እየጠቆመ ነው።

ብዙ ሰዎች ባህላዊ ቤት ውስጥ ተሰብስበው አሉ። አንዱ ሰው መሃል ላይ ቀይ እና ነጭ የተሰነጠቀ ሸሚዝ ለብሶ እየጨፈረ ነው። ሌሎች ወንዶች በጠረጴዛ ዙሪያ ተቀምጠዋል። ግድግዳው ላይ የገጠር ሕይወትን የሚያሳይ ሥዕል አለ። ጣሪያውም በቀለማት ያሸበረቀ ነው።

ይህ ፎቶግራፍ በከተማ መንገድ ላይ ቢጫ አንጸባራቂ ልብስ የለበሰ ሰው ለመኪና ነጂው በራሪ ወረቀቶችን ሲሰጥ ያሳያል። ወጣቱ አሽከርካሪ በመኪናው ውስጥ ሆኖ ወረቀቶቹን ሲቀበል፣ ከበስተጀርባው የከተማ ህንጻዎች እና የቴሌኮም ምልክቶች ይታያሉ፤ ድርጊቱም ግልጽ የፀሐይ ብርሃን ባለበት ቦታ ነው።

ሁለት ሴቶች የኢትዮጵያ ገጠራማ አካባቢ ላይ ቆመው ጀርባቸውን ሰጥተው ይታያሉ። አንዷ ሴት በጀርባዋ ላይ ህጻን ልጅ አዝላ ሲሆን፣ ሌላኛዋ ደግሞ ውሃ ለመሸከም የሚያገለግል ትልቅ የሸክላ ማድጋ አዝላለች። በስተጀርባ ኮረብታዎችና የደረቀ መሬት ይስተዋላል።

በማሳ ላይ የደረቀ ሰብል ተሰብስቦ ከረጢቶች ተሞልተዋል። ከረጢቶቹ ላይ የተቀመጡ ሁለት ሰዎች እና አንድ አጠገባቸው የቆመ ሰው አሉ። በሩቅ ደግሞ ዛፎች እና ቁጥቋጦዎች እንዲሁም ትላልቅ ሜዳዎች ይታያሉ። የመኸር ወቅት ሥራ ይመስላል።

ብዛት ያላቸው የበሰሉ ብርቱካኖች በአረንጓዴ ቅጠሎች መካከል በቅርበት ይገኛሉ። ፍሬዎቹ በደማቅ ቀለም ጎልተው ሲታዩ፣ ቅርብና ሩቅ ያሉት ዛፎች ረድፍ ተሰርተዋል። በዛፎቹ መካከል ሰፊ የአረንጓዴ ሳር መንገድ ይዘረጋል። ጥርት ያለ ሰማይ ይታያል።

በርካታ የዴስክቶፕ ኮምፒውተሮች በእንጨት ጠረጴዛዎች ላይ ተደርድረው የሚገኙበት የኮምፒውተር ላብራቶሪ ይታያል። ሁሉም ስክሪኖች የዊንዶውስ ሎጎ የሚያሳይ ሰማያዊ ዳራ አላቸው። ክፍሉ አሮጌ ሲሆን ትላልቅ መስኮቶች በስተኋላው ግድግዳ ላይ አሉ። ከታች በግራ በኩል የቀን እና የካሜራ መረጃ ይታያል።

የኢትዮጵያ ሴቶች ባህላዊ የባህል ልብሶችን ለብሰው ሲጨፍሩ እና ሲዘፍኑ ነው። አንዷ ሴት ከበሮ ስትመታ፣ የተቀሩት ደግሞ በደስታ እየዘመሩና እያጨበጨቡ ነው። ይህ ትዕይንት ባህላዊ ክብረ በዓል ወይም ሥነ ሥርዓት ነው።

እይታው ወደ ላይ ቀጥ ብሎ ያሳያል። ወፍራም ግንድ ያለው ረጅም ዛፍ ወደ ሰማይ ሲያድግ ይታያል። የዛፎቹ ቅጠላማ አናቶች ከፀሐይ ብርሃን ጋር ሲዋሃዱ አረንጓዴ ቀለም አላቸው፡፡

ሁለት ልጆች የመዝናኛ ማዕከል ውስጥ ሞተር ሳይክል የመንዳት ቪዲዮ ጨዋታዎችን ይጫወታሉ። የፊት ለፊቱ ልጅ አረንጓዴ ባለ ጥቁር መስመሮች ያለው ሹራብ ለብሶ ቀይ ሞተር ሳይክል ላይ ተደፍቷል። በግራ በኩል ባለው ትልቁ ስክሪን ላይ የመጫወቻው ፍጥነት ይታያል።

የሃይማኖት ልብስ የለበሱ ብዙ ሰዎች በትውፊት መሳሪያዎችና ነጭ ጃንጥላ ይዘው በአንድ መስመር ቆመዋል። ከፊት ለፊታቸው ደማቅ አረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራ ተዘርግቷል።

ከዕፅዋትና ከቅርንጫፎች የተሰራ ባህላዊ ድልድይ ወንዝ ላይ ተንጠልጥሏል። በፎቶግራፉ ጀርባ ላይ ረዣዥም የዘንባባ ዛፎችና ሌሎች ጥቅጥቅ ያሉ ዛፎች ይገኛሉ። ወንዙ ጸጥ ያለ ሲሆን፣ ድልድዩን በውሃው ላይ ያንጸባርቃል።

ሰማያዊ ሰማይ እና ነጭ ደመናዎች በብዙ አረንጓዴ ኮረብታዎች ላይ ይታያሉ። መሃል ላይ ያሉት ኮረብታዎች በፀሐይ ብርሃን እና በጥላ የተከፋፈሉ ሲሆን ጥልቀት ያለው ሸለቆ ይመስላል። ከሩቅ በግራ በኩል ተጨማሪ ተራራዎች አሉ።

ረጅም ቀንድ ያለው ግራጫማ አውራሪስ (ጥቁር አውራሪስ) በደረቁ ሳር እና መሬት ላይ ቆሟል። ግዙፉ ሰውነቱ እና ቆዳው የተሸበሸበ ሲሆን ከበስተጀርባ ጥቁር ሐምራዊ ቀለም ያለው ደን ይገኛል።

ሰፊ በሆነ የሳር ሜዳ መካከል ክብ፣ ግድግዳው በከፊል ሰማያዊ ቀለም የተቀባና በሳር የተሰራ ጣሪያ ያለው ባህላዊ ጎጆ ቤት ይታያል። ቤቱ አንድ ትንሽ ሰማያዊ መስኮትና በር አለው።

በባህላዊ መንገድ በእጅ የተሰሩ ሶስት ቀለማት ያሏቸው ቅርጫቶች ተንጠልጥለዋል። ቅርጫቶቹ ቀይ፣ ቢጫና አረንጓዴ ቀለም አላቸው። በቆዳ ማሰሪያዎች ታስረው ለሽያጭ ቀርበዋል። ከጀርባው የጥቁር ልብስ ገጽታ አለ።

ጎልማሳ ሰው በትልቅ ጋሪ ላይ በተደረደሩ ፍራፍሬዎች መሃል ቆሟል። ጋሪው ብዙ ሐብሐብና አናናስ የተጫነ ሲሆን፣ ከሱቁ ፊት ለፊት ከፍራፍሬው አጠገብ ቆሟል።

ሁለት ገበሬዎች በደማቅ ሰማያዊ ሰማይ ስር እንክርዳድ እና ገለባ በአየር ላይ እየወዘወዙይሰራሉ። ግራ ያለው ሰው ነጭና ጥቁር ሰንደቅ ያለበት ሸሚዝ እና ጥቁር ሱሪ ለብሷል፤ ቀኝ ያለው ሰው ደግሞ ቡናማ ልብስና ኮፍያ አድርጎ ገለባ እየነሰፈ ነው።

ሁለት ወጣቶች በቲሸርት ማተሚያ ሥራ ላይ ሲሳተፉ፣ አንዱ የህትመት ማሽኑን ሲጠቀም ሌላኛው ደግሞ በመስቀል ምልክት የተጌጠን ነጭ ቲሸርት ከፍ አድርጎ አሳይቷል።

የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድ ከሁለት ግለሰቦች ጋር ፈገግ ብለዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እና ሌላ ግለሰብ መጽሐፍ እየተቀባበሉ ነው። ከበስተጀርባ በተጨናነቀ የፓርላማ አዳራሽ ውስጥ ያሉ ተሳታፊዎች ተቀምጠዋል።

የሴት እጆች እና ቀሚስ አለ። ሴትየዋ የነሐስ ወይም የእንጨት ቅርፅ ያለው ነገር በእጆቿ ይዛለች። እቃው ብርቱካንማ ቡናማ ቀለም አለው። ሴትየዋ ጥቁር ቆዳ አላት። በቀኝ እጇ ላይ የወርቅ አምባር አድርጋለች። ጥቁር አረንጓዴ፣ በአበባ ያጌጠ ቀሚስ ለብሳለች

በነጭ ድንኳን ውስጥ ለሠርግ ዝግጅት የተዘጋጀ የግብዣ አዳራሽ ነው። ነጭ የጠረጴዛ ልብስ ባላቸው ረዣዥም ጠረጴዛዎች ዙሪያ ወርቃማ ወንበሮች ተደርድረዋል። ጀርባ ላይ 'ኒካህ ሙባረክ' የሚል ጽሑፍና ነጭ እና ሮዝ አበባዎች አሉ። ወለሉ ሰው ሠራሽ ሣር ነው።

የቀደሙ አባቶች መሬቶችን በመቦርቦር የተለያዩ ቅርፃ ቅርፅ ያላቸውን ቤቶች በመስራት ይታወቃሉ። ከእነዚህም ውስጥ የኦርቶዶክስ ቤተ እምነት ቅርፅ እና የመስቀል ቅርፅ ያለባቸው ናቸዉ።

ሙሉና ጥቅጥቅ ያለ ያልበሰለ አረንጓዴ ሙዝ በሙዝ ተክል ላይ ተንጠልጥሏል። ሙዙ በቡናማ መሬት ላይ ከሚታዩ ረዣዥም የሙዝ ዛፎች እና ትንንሽ ተክሎች መካከል ነው፣ ከበስተጀርባ ደመና ያለበት ሰማይ እና ጫካ ይታያል።

ብዙ ሰዎች በክፍት ስፍራ ቆመው ዙሪያው በእሳት ሲሞቁ ይታያሉ። አንዳንድ ሴቶች ራሳቸውን ሸፍነዋል። በአቅራቢያ የእንጨት ምሰሶዎችና የጎማ ክምር አለ ።

ደብዛዛ ቡኒ ውኃ ውስጥ ሶስት ጉማሬዎች ተኝተዋል። ትልልቆቹ ጥቁር ግራጫ የቆዳ አካሎቻቸውን በውኃው ላይ አድርገዋል። ከመካከላቸው አንዱ ሮዝ ቀለም ያለው አፍና አይን በግልጽ አውጥቷል። ሁለት ጉማሬዎች ወደ ቀኝ ሲያዩ፣ ሦስተኛው ወደ ፊት ተንጋሏል።

ብዙ የተባበሩት መንግስታት የሰላም አስከባሪ ወታደሮች ተሰልፈው ይገኛሉ። የወታደር ልብስና ሰማያዊ የራስ ቁር የደፉ ሲሆን፣ በአርማው ላይ የኢትዮጵያ ሰንደቅ ዓላማ አለ።

ደማቅ አረንጓዴና ቀጥ ያሉ የሣር ቅጠሎች በሙሉ ስፍራው ላይ ይገኛሉ። ፀሐይ ቅጠሎቹን ስለመታች ደመቅ ያለ ብርሃን ሲያንጸባርቅ፣ ከበስተጀርባ ጥቅጥቅ ያሉ ቡናማና የደረቁ ሳሮች አሉ።

አንዲት እናት በሆስፒታል ክፍል ውስጥ ህፃን ልጇን አቅፋ ፈገግታ ያሳያል። ህፃኑ የገረጣ ሮዝ እና ነጭ ባለመስመር ልብስ የለበሰ ሲሆን፣ ክፍሉ በነጭ አንሶላ በተነጠፉ ብዙ አልጋዎች የተሞላ ነው። ህፃኑ በሆስፒታል ለምን ሊቆይ ቻለ?

ጥቁር ቀለም ያለው የኃይል ማከፋፈያ በቢጫ ቀለም ባለው ወለል ላይ ይታያል። ማከፋፈያው ስድስት መሰኪያ ቀዳዳዎች ያሉት ሲሆን፣ ረዥም የተጣመመ ገመድ ከባለሶስት-ፒን መሰኪያ ጋር ተያይዟል። ይህ መሳሪያ ብዙ የኤሌክትሮኒክስ እቃዎችን በአንድ ጊዜ ለማገናኘት ያገለግላል።

ባህላዊ የትግራይ አልባሳት የለበሰች ሴት በአንገቷ ላይ ብዙ የብር ጌጣጌጦችን አድርጋለች። በአንገት ሐብል ላይ ሁለት ትልልቅ አራት ማዕዘን ቅርጽ ያላቸው የብር ጌጣጌጦች አርጋለች። አልባሳቱ ነጭ ጨርቅ ላይ ሰማያዊ፣ ቀይ እና ቢጫ የወገብ ማሰሪያ አሉት።

ቀይ ልብስና ሻሽ የለበሰች ፈገግታ ያላት ሴት በቡና ዛፎች መሃል ቆማ ይታያል። በትልቅ ቅርጫት ውስጥ የበሰሉ ቀይ የቡና ፍሬዎችን እየሰበሰበች ነው።

ደብዛዛ በሆነ የጎዳና ላይ እይታ ሰማያዊ ታክሲ ከፊት በቀኝ በኩል ሲያልፍ ይታያል። በተሽከርካሪው ጣሪያ ላይ አራት ትልልቅ ጥቁር ጎማዎች ታስረው ተጭነዋል፤ ከበስተጀርባው የንግድ ሱቆች ያሏቸው የሕንፃዎች ግድግዳዎች እና አንድ ትንሽ ዛፍ ይገኛሉ።

አንድ የፋሽን ትርኢት ከቤት ውጭ በቀን ብርሃን ላይ እየተካሄደ ፤ ሁለት ሴት ሞዴሎች የሀበሻ ቀሚስ ልብስ ለብሰዋል። ከፊት ያለችው ሞዴል ነጭ እና ሰማያዊ ባለ ካሬ የተቆራረጠ ቀሚስ ለብሳለች። ከኋላ ያሉት ታዳሚዎች ቆመው ይመለከታሉ።

ከእንጨት እና ብረት የተሰራ ለማረሻነት የሚያገለግል መሳሪያ በሳራማ መሬት ላይ የተወሰነውን ክፍሉን መሬት አስደግፎ ተቀምጧል። መሬቱ የደረቀ እና የተወሰነ ለምለም ሳሮች ያሉበት ነው።

ከአንድ ረዥም መድረክ ጀርባ ላይ በርካታ ወንዶችና ሴቶች በይፋዊ ስነስርዓት ላይ ቆመው እጃቸውን አውጥተዋል። ሴቶቹ የኢትዮጵያን ባህላዊ ልብሶች ለብሰዋል፤ ወንዶቹ ደግሞ ልብስና ክራባት አድርገዋል።

ጥንታዊ፣ በብረት ጥልፍልፍ የተሠራ ንዋየ ቅድስ አክሊል በመድረክ ቀርቧል። አክሊሉ በታሪክ ሰዎች የተጎበኘ ሲሆን የባህል ቅርስ መገለጫ ነው። ከበስተኋላ ያሉ ተመልካቾች በጉጉት ፎቶግራፍ ያነሳሉ። ይህም በኢትዮጵያ ውስጥ የሚታየውን ታሪካዊ ሀብት ነው።

ብርቱካናማና ጥቁር ላባዎች ያሉት ወፍ በሎተስ ተክል ፍሬ ላይ አርፏል። የአፍሪካ ቀይ ባለጅራት ወፍ በሚመስለው ወፍ ራስ ጥቁር ሲሆን በዙሪያው ብርቱካናማ ነው። የወፉ እይታ ቀጥታ ነው።

አንድ ረዥም ባቡር በደረቅና ኮረብታማ መልክዓ ምድር ላይ በተገነባ የባቡር ድልድይ ላይ ሲጓዝ ቀርቧል። ባቡሩ ነጭ፣ ቀይና አረንጓዴ ቀለም ያለው ሲሆን ድልድዩ ደግሞ ረዣዥም የሲሚንቶ ምሰሶዎች አሉት።

የተለያዩ መጠንና ቀለም ያላቸው የኤሌክትሪክ ኃይል ማመንጫዎች በመደብር ፊት ለፊት ተቆልለዋል። አብዛኛዎቹ ማሽኖች ቀይና ቢጫ ሲሆኑ በካርቶን ሣጥኖች ላይ ተቀምጠዋል። ከታች ሁለት ወንዶች ተቀምጠው ሲነጋገሩ ይገኛል። በዙሪያው የንግድ ሥራ መሣሪያዎችና ሌሎች ዕቃዎች አሉ።

ከአየር ላይ በተነሳው የስታዲየም ንድፍ ላይ አረንጓዴ የእግር ኳስ ሜዳን የሚያሳይ ሞላላ ስታዲየም ይታያል። በሜዳው ዙሪያ ሮዝ ቀለም ያለው የሩጫ መንገድ እና የተመልካቾች መቀመጫ ሲታይ፣ በዙሪያውም ብዙ አረንጓዴ ዛፎች እና ነጭ ሕንጻዎች ይገኛሉ።

ዘመናዊ የቢሮ ክፍል ውስጥ፣ ጥቁር ጀርባ ያለው ወንበር ከአንድ ኤል ቅርጽ ባለው ቡናማ ጠረጴዛ ጀርባ ተቀምጧል። በጠረጴዛው ላይ ክፍት ላፕቶፕ እና ትንሽ ቢጫ ኩባያ አለ። ክፍሉ ከግራጫ ንጣፍ ወለልና ከመስኮት አጠገብ ከሚገኝ ተክል ጋር ይገኛል።